በቀላል ግራጫ ዳራ ላይ፣ ቡናማ እና ነጭ ላባ ያለው ጉጉት በዛፍ ጫፍ ላይ ቆሟል። ጉጉቱ ሰፊ ቢጫ ዓይኖች እና ጥቁር የጭንቅላት ምልክት ይዟል። የዛፉ ቅርንጫፎች ከጉጉቱ በታች ስፍራ አግኝተዋል። እንስሳው ቀጥ ብሎ ወደ ፊት ይመለከታል።

ከአመታት በፊት የተመሰረተና ብዙ አክሲዮን የሆነው የአማራ ባንክ ሲሆን በአሁኑ ላይ በስፋት ገበያው ላይ እየተንቀሳቀስ የሚገኝ የባንክ ዓይነት ነው። በበጎ አድራጎቶች ላይ በስፋት እየተንቀሳቀስ የሚገኝ ቅን ባንክ ነው!

ትልቅ ቡናማ ቀይ ጭንቅላት ያለው ወፍ በረጅም፣ ቢጫ አረንጓዴ የሳር ሜዳ ውስጥ ቆሟል። የወፏ አካል ጥቁር ሰማያዊ ሲሆን አንገቱ ቀይ ቡኒ ነው። የጠቆመው ምንቃሩ እና ክብ ቢጫ አይኖቹ ጎልተው ይታያሉ።

ብርቱካናማ እና ሮዝ ቀለም ባለው የጨርቅ ጣሪያ ስር የተዘጋጀ የልብስ ስፌት ማሽን በጠረጴዛ ላይ ተቀምጧል። ጠረጴዛው በሐምራዊ መሸፈኛ ተሸፍኗል። ከበስተጀርባው የሽቦ አጥርና ህንጻዎች አሉ። ጣረዋ ጸሃይን ለመከላከል ከሸራ የተሰራች ናት፡፡

ባለ ደማቅ አረንጓዴ ቀለምና "የኛ ባስ" የሚል ጽሑፍ ያለበት የመንገደኞች አውቶቡስ አለ። በቀይና በቢጫ ቀለማት ያጌጠ ሲሆን፣ ከፊል ለከፊል ሌላ አውቶቡስ ከጎኑ ቆሟል።

አንዲት ሴት የራስ ፀጉሯን ልዩ በሆነ መልኩ አሰርታለች። ፀጉሩ ከኋላ በኩል ከፍ ተደርጎ እና በሁለት ጎን በመከፋፈል በጥንቃቄ ታስሯል። ይህ ባህላዊ ወይም ዘመናዊ የፀጉር አሠራር ለየት ያለ ዝግጅት ወይም ለውበት ሳሎን አገልግሎት እንደተሰራ ያመለክታል።

ከብዙ ሰዎች መሃል በረዥም ጠረጴዛ ላይ የተከመሩ ትላልቅ ጥሬ እና ሥጋ ክምችቶች እያሉ ያያሉ ነው፡፡ አንዳንድ ሰዎች ሥጋውን በመንካት ምርጫቸውን ያደርጋሉ።

ጥቁር እና ነጭ ቀለም ያለው ከፍ ያለ ተረከዝ ያለው ስኒከር ጫማ ደማቅ ግራፊክ ተደራቢዎችን ያሳያል። ጫማው ጥቁር መሠረት ያለው ከፍ ሲል ደግሞ ነጭ ነው እና ማሰሪያዎቹ ጥቁር ናቸው.

ባለ ቀይ ኢናሜል ድስት ክብ በሆነ ነጭ ገጽ ላይ ተቀምጧል። ድስቱ እጀታ ያለው ሲሆን ጥቁር እጀታ ባለው ቀይ ክዳን ተሸፍኗል።

በርካታ ሠራተኞች የኮንስትራክሽን ሥራ በሚካሄድበት ቦታ ላይ ይገኛሉ። ረዣዥም የሲሚንቶ አግዳሚ ወንበሮች የሚመስሉ መዋቅሮች ከፊት ለፊት የተዘረጉ ሲሆን፣ ከበስተጀርባው ቁፋሮ የሚሠራ ማሽን፣ የጭነት መኪና እና በከተማው ዳርቻ የተንጣለሉ ትናንሽ ሕንፃዎች አሉ።

በንጹሕ ነጭ ዳራ ላይ የአዋሽ ባንክ አርማ ይታያል። አርማው ብርቱካናማ እና ደማቅ ሰማያዊ ቀለም ያላቸው የተጠላለፉ መስመሮች ያሉት ክብ ቅርጽ አለው። ከስር የባንኩ ስም በሰማያዊ ፊደላት ተጽፏል።

ከአንድ የክብደት መለኪያ ሕንፃ አጠገብ በተከታታይ የቆሙ ሁለት ትላልቅ ጭነት መኪናዎችን አሉ። የፊተኛው መኪና ነጭና አረንጓዴ ቀለም ሲኖረው፣ ከኋላ ያለው ደግሞ ሰማያዊ ነው። ሁለቱም መኪናዎች ለሰብል ማጓጓዣ የሚያገለግል የሚመስል ረዥም ተጎታች ይዘዋል።

አንከር የተባለ ሙሉ ወተት ዱቄት ሁለት ሰማያዊ ጣሳዎች በመደርደሪያ ላይ ተቀምጠዋል። ጣሳዎቹ ተራሮችንና የግጦሽ ሜዳ ላሞችን ያሳያሉ። የጣሳዎቹ ክብደት 2.5 ኪሎግራም ሲሆን በውስጣቸው የተጠናከረ ወተት ዱቄት ይዟል። ከመደርደሪያው ስር ሌሎች ምርቶች ተደርድረዋል።

ሦስት ወጣት ልጃገረዶች ተቀምጠው አንድ ጥቁር ታብሌት ኮምፒውተር ላይ ፈገግ እያሉ ሲመለከቱ። ልጃገረዶቹ ባህላዊ እና ቀላል ልብስ ለብሰዋል፤ አንገታቸው ላይም መስቀል የያዙ ይመስላል። ከጀርባው የገጠር ሜዳ እና ትላልቅ ተራሮች ከሰማያዊ ሰማይ በታች ይታያሉ።

ዳኝ ጭልፊት ወይም ንስር በአንድ ትልቅ የዛፍ ግንድ ላይ ቆሞ ወፉ ቢጫ ጥፍር እና ብርቱካናማ እግሮች አሉት። በመዳፎቹ ስር የሚበላው ሥጋይዟል ። በስተጀርባ ያለው ሰማያዊ ሰማይ ግልጽ ነው።

አንድ የዜና ማሰራጫ በከተማው መሃል ያሉ ሕንፃዎችን ያሳያል። በቀኝ በኩል ቀይ ጣሪያ ያለው ክብ ቅርጽ ያለው ሕንፃ አለ። በግራ በኩል ደግሞ ረጅም የመስታወት ሕንፃ ይገኛል።

አንገታቸውን ቀና አድርገው እና አፋቸውን ከፍተው በውሃ ውስጥ የሚዋኙ በርካታ ትልልቅ ነጭ ፔሊካን ወፎች በቅርብ ርቀት ይታያሉ። ከሩቅ ደግሞ አንድ ሌላ ወፍ ወደ ላይ እየበረረ ይገኛል። የሰማዩ ቀለም ሰማያዊ ነው፣ ከውሃው ማዶ ኮረብታ አለ።

የኢትዮጵያ ምግቦችን ያሳያል። መሃል ላይ ያለው ምግብ ጥብስ (ወይም ሌላ ስጋ) በእንጀራ ተጠቅልሎ፣ ቀይ ሽንኩርትና ቃሪያ አለው። በዙሪያው ደግሞ ሌሎች የስጋ ወጦች እና የተጠቀለለ እንጀራ ይታያል። ምግቦቹ በሚያማምሩ ሳህኖች ቀርበዋል፣ ይህም የኢትዮጵያን ባህላዊ ምግብ አቀራረብ ያመለክታል።

የሰርግ ድግስ ቦታ በነጭ አበባዎችና በብርሃን ያጌጠ ነው። መሃል ላይ የሚያብረቀርቅ የእግረኛ መንገድ ወደ መድረኩ ይወስዳል። ጣሪያው በ ነጭ ጨርቅ የተሸፈነ ሲሆን፣ የእግረኛ መንገዱ በከፍተኛ የአበባ አቀማመጦች በተሸከሙ የሚያንጸባርቁ ጠረጴዛዎች በሁለቱም በኩል ታጥሯል።

ሦስት ሴት አትሌቶች በሩጫ ውድድር ላይ ከፍተኛ ፍጥነት ተጠቅመው በመወዳደር ላይ ናቸው። ቀይና አረንጓዴ የለበሰችው አትሌት መሪነቱን ይዛ ወደ ፍጻሜው መስመር እየገሰገሰች ነው።

ባህላዊ ልብሶች የተንጠለጠሉበትንና የገበያ እንቅስቃሴ ያለበትን የኢትዮጵያ ንግድ ሥፍራ ነው። ብዙ ማኔኪኖች በደማቅ ጥልፍ ያጌጡ የሐበሻ ቀሚሶችን ለብሰዋል። ነጋዴዎችና ደንበኞች ልብስ እየመርጡ ነው። ይህ የባህል ውበትና የአገር በቀል የእደ ጥበብ ንግድ ሕይወትን ያንጸባርቃል።

ንፁህ እና ሰፊ በሆነ የትምህርት ክፍል ውስጥ በተደረደሩ የእንጨት ወንበሮች ላይ የተቀመጡ ተማሪዎችን ። አብዛኞቹ ልጆች ወረርሽኙን ለመከላከል ጭምብል አድርገው ተቀምጠዋል።

ጥቁር አረንጓዴ ቀለም ያላቸው ቡት ጫማዎች ነው። ጫማዎቹ ከቆዳ ቁሳቁስ የተሠሩ ሲሆን ፣ አጭርና ወፍራም እንጨት የሚመስል ተረከዝ አላቸው ። ጫማዎቹ የቁርጭምጭሚት አካባቢን የሚሸፍን የሶክ ቅርጽ አላቸው።

ቡናማ ቀለም ያለው ትልቅ የእንጨት ልብስ ማስቀመጫ ክፍል ውስጥ ከጣሪያው ጋር ተዋህዶ ይታያል። ማስቀመጫው በርካታ መሳቢያዎችና ቁምሳጥኖች ያሉት ሲሆን የብረት መያዣዎች አሉት። ከላይኛው የፊት ክፍል ላይ ሶስት ደማቅ መብራቶች ደብዛዛ ብርሃን ያፈነጫሉ።

ከታች ባለው የመስታወት መስኮት በኩል የደበዘዙ ጥቁርና ነጭ ምስሎች ይታያሉ። ምስሎቹ በጭጋጋማ ሁኔታ ውስጥ ያሉ ብዙ ሰዎችን ያሳያሉ። ከታች ደግሞ የነብር ቆዳ መሳይ ትራሶች ያለው ሶፋ ይታያል።

ይህ ምስል የአቶምን አቀማመጥ (Structure of Atom) በግራፍ ያሳያል። በማዕከሉ ቀይ ፕሮቶኖችና ሰማያዊ ኒውትሮኖች ይገኛሉ፤ አረንጓዴ ኤሌክትሮኖች ደግሞ በሞላላ ቅርጽ በዙሪያው ይሽከረከራሉ።

ብዙ ሰዎች ባሉበት አዳራሽ ውስጥ ወንዶች በብርቱካናማ መቀመጫዎች ላይ ተቀምጠዋል። ብዙዎቹ ወታደራዊ እና መደበኛ ልብሶችን ለብሰዋል። ፊት ለፊት ሰማያዊ ኮፍያ ያደረገ ሰው ይታያል፡፡ ስብሰባውን ከዜና ዘገባ ጋር አንድ ላይ ቀርቧል።

አንድ የኮሌጅ ግቢ እና ብዙ ህንጻዎች ከሰማይ ከፍታ ቀርበዋል፡፡ ህንጻዎቹ ቀላል ቡናማ ግድግዳና ቀይ ጣራ አላቸው፡፡ በህንጻዎቹ መካከል ለመሄጃ የሚያገለግል መንገድና የአረንጓዴ ዛፎች አሉ፡፡

ዘፋኟ ቀይ ፀጉሯን አሳጥራ ደማቅ ቀይ ከንፈር ተቀብታ፣ በሚያብረቀርቅ ቀይ ልብስ ለብሳ ፈገግ ብላለች። ቀኝ እጇን በአገጯ ስር አድርጋ፣ ትንሽ የአንገት ጌጥና የጆሮ ጌጦች አድርጋለች። የእጇ ጥፍሮችም በጥሩ ሁኔታ ተቀብተዋል።

የኢትዮጵያ ፈጠራ ስራ ውጤት ነው። የአውሮ ፕላን ምስል ሲሆን ከጎኑ የቆመው ልጅ የሰራው የፈጠራ ውጤት ነው። ከበስተጀርባው እጥር ውስጥ ነው። ከተሰራው አውሮፕላን ላይ የመለያ ቁጥር እና የኢትዮጵያ ባንዲራ አለበት።

የብሉሽ ግራጫ ቀለም ያለው ረጅም የአማርኛ ልብስ በነጭ ዳራ ላይ ተንጠልጥሏል። ልብሱ በመሃሉ፣ በአንገቱና በእጀታዎቹ ጫፍ ላይ በቀይ፣ በአረንጓዴና በጥቁር ክሮች በጥልፍ ያጌጠ ነው።

እንጦጦ ፓርክ የሚል ትልቅ ጽሁፍ ያለበትን ስፍራ ነው። ሰዎች በደረጃዎች ላይ ቆመውና ተቀምጠዋል ። ከፊት ለፊት በትላልቅ አረንጓዴ ፊደላት ተጽፈዋል ። ይህ ቦታ በጫካ ውስጥ የሚገኝና ለጎብኝዎች ማራኪ የመዝናኛ ስፍራ መሆኑን ያመለክታል.

ግሪን ዌል የሚባል በደማቅ አረንጓዴና ሮዝ ቀለም ያጌጠ ዘመናዊ የምግብ መኪና ነው። ፈጣን ምግቦችን ለደንበኞች የሚያቀርብ ሞባይል ንግድ ነው። ይህም የፈጠራና የዘመናዊ የጎዳና ላይ ንግድን በብቃት ያንጸባርቃል።

ስድስት ተማሪዎችና አንድ አስተማሪ በብራቶሪ ውስጥ የሳይንስ ሙከራ ያደርጋሉ። አስተማሪው በአጉሊ መነጽር አጠገብ ቆሞ ሲሆን፣ ተማሪዎች ዙሪያውን ከብርጭቆ ዕቃዎች ጋር ይሰራሉ። የላብራቶሪው ጠረጴዛ ጥቁር ሲሆን፣ ግድግዳዎቹ ፈዛዛ ናቸው።

ተፈጥሯዊ ባልሆነ መልኩ ደረጃ በደረጃ የተገነቡ የድንጋይ ግድግዳዎች ከፊት ለፊት ይታያሉ። ግድግዳዎቹ የተገነቡት የመሬት ከልካይ እንዲሆን ታስቦ ነው። ከግድግዳዎቹ በላይና በኮረብታው ላይ ብዙ ሰዎች ቆመው ወደታች ይመለከታሉ።

ብዙ የብረት ምስማሮች በመደዳ በአንድ ክምር ላይ ተከምረዋል፡፡ ምስማሮቹ ረጃጅም አካልና ትንሽ ጭንቅላት አላቸው፡፡ የብረቱ ቀለም ግራጫ ሲሆን በነጭ ዳራ ላይ ቀርቧል፡፡

ጅም የመስታወት ኩባያዎች በላያቸው ላይ ቀጥ ያለ መስመር አላቸው። የኩባያዎቹ አፋፍ በወርቃማ ቀለም ያጌጠ ነው። መሬቱ አንጸባራቂ ሲሆን አንደኛው ኩባያ ወድቆ ተቀምጧል። ከበስተጀርባው የሚያብረቀርቅ የወርቅ ማስቀመጫ አለ።

ለበጋ ወቅት ተመራጭ የሆኑ፣ ጥንድ ጥቁር ጫማዎች በነጭና ጥቁር የተጠላለፈ ጨርቅ ላይ ተቀምጠዋል። የእነዚህ ጫማዎች ማሰሪያዎች በእግር መሀል ተጠላልፈው የተያዙ ናቸው።

ነጭ የካላንደር እላዩ ላይ ስምንት ቁጥር አለ ፤ ግራጫ ግርግዳ ፤ የተለያዩ የእስቴሽነሪ እቃዎችን የያዘ ነጭ እቃ እስኪብሪቶ የእስቴፕላር መምቻ ፣ ወረቀት አለ

ይህች በሰው ሃይል እየተገፋች የምትሽከረከር ካሬታ ስትሆን የ ገፊውን አቅም ያህል ጭነት መሸከም ትችላለች። ይህች ካሬታ ምንም አይነት ወጨ ስለማጣስወጣ ለስራ ተመራጭ ናት።

ሴቶች ነጭ ልብስና ባለቀለም ሻሽ ለብሰው ወንዶች ደግሞ ነጭ ልብስ ለብሰው ባህላዊ ጭፈራ እየጨፍሩ ነው። በዙሪያቸው ብዙ ተመልካች አለ ። የጭፈራው ሁኔታ የሶማሌ ወይም አፋር አካባቢ ባህላዊ ሥነ-ሥርዓትን ይጠቁማል ።

ቅንብሩ አንዲት ሴት ከሴት ልጇ ጋር በፈገግታ ቀርባለች። እናትና ልጅ ጥምዝ ፀጉር ያላቸው ሲሆን እናትየዋ ልጇን ከኋላ አቅፋለች። ሴትየዋ ብርቱካናማ ፀጉር ያላት ሲሆን፣ ልጅቷ ሮዝ ካፖርት ለብሳለች። ሁለቱም በፍቅርና በደስታ አንዳቸው ለሌላቸው ቅርበት አሳይተዋል።

ሐምራዊ ግድግዳ ፊት ለፊት ባለው ነጭ ጠረጴዛ ላይ የጌጥ ዕቃዎች ተቀምጠዋል። ትልቁን የደረቀ ፓልም ቅጠል የያዘ የተሰባበረ የሸክላ የአበባ ማስቀመጫ አለ። በግራ በኩል “LAVENDER” የሚል ጽሑፍ ያለበት ካርቶን በሰው ሰራሽ ላቬንደር አበባዎች ይገኛል።

መነጽር ያደረገ መካከለኛ እድሜ ያለው ሰው ጥቁር ሱፍ እና ብርቱካናማ አንገትጌ ለብሷል። ሰውየው ጢም ያለው ሲሆን በንግግር መሃል እጁን እያነሳ ነው። ከፊቱ ማይክራፎን ያለ ሲሆን ከበስተጀርባ ሰማያዊ ቀለም ያለው መድረክ ይታያል።

በጌጣጌጥ መደርደሪያ ውስጥ የተቀመጡ ወርቃማ ጉትቻዎች ናቸው። ጉትቻዎቹ በተለያዩ ቅርጾችና መጠኖች ሲሆኑ፣ አብዛኛዎቹ ክብ ናቸው። በመሃሉ ላይ ባለው ነጭ ሳጥን ውስጥ ሁለት ጥንድ ክብ ጉትቻዎች ተቀምጠዋል። ይህም ለሽያጭ የቀረቡ የፋሽን ወይም የጌጣጌጥ ዕቃዎች መሆኑን ያመለክታል።

ሰፋ ባለ የኮምፒዩተር ላብራቶሪ ውስጥ የሚገኙ ተማሪዎችን አሉ። ተማሪዎቹ በረጅም ጠረጴዛዎች ላይ ተቀምጠው ኮምፒዩተሮችን እየተጠቀሙ ነው። ክፍሉ ትልቅ መስኮቶች ያሉት ሲሆን፣ ጥሩ የተፈጥሮ ብርሃን ወደ ውስጥ ይገባል።

አንዲት ሴት አንገቷ ላይ ወርቃማ የጆከር አይነት የአንገት ጌጥ ለብሳለች። ጌጡ ከወፍራም ጥልፍልፍ ሰንሰለትና በትልቅ ክብ ጌጥ ላይ ከተቀመጠ የአበባ ቅርጽ የተሰራ ነው። ጌጡ የለበሰችውን ሰው ውበትና ፋሽንን የሚገልጽ ነው።

ቀይና ነጭ የኦማር ብራንድ የዓሳ ቆርቆሮዎች ናቸው። ምርቱ "Solid Light Meat Tuna" ተብሎ በአረብኛና በእንግሊዝኛ ተጽፏል። ለፈጣን ምግቦች የሚውል ሲሆን፣ በዘይት ውስጥ የተቀመመ በመሆኑ ለቤተሰብ አገልግሎት ምቹ ነው።

ከባድ ፍሬ የተሸከመ የአፕል ዛፍ ይታያል። ፍሬዎቹ አረንጓዴ እና ቀይ ቀለም የተደበለቀ ሲሆን፣ በትልልቅ ጥቁር አረንጓዴ ቅጠሎች መሃል ተንጠልጥለዋል። ዛፉ ፀሐያማ በሆነ አካባቢ ቆሟል። ከበስተጀርባው ሌሎች ደብዛዛ ዕፅዋት እና የደረቀ መሬት አለ።

ኢትዮ ቴሌኮም እና ቴሌብር ከውጭ ሀገር ወደ ኢትዮጵያ ለሚላክ ገንዘብ ተቀባዮች እስከ 20% የሚደርስ ተጨማሪ ቦነስ እና የሞባይል ካርድ ሽልማት እንደሚያቀርቡ የሚያሳይ ነው። ደስተኛ የሆነች ሴት በስልክዋ ገንዘብ ስትቀበል በመጠቀም አገልግሎቱ ቀላል መሆኑን ይገልጻል።

ክብ ቅርጽ ያለው አርማ የፌዴራል ጥቃቅንና አነስተኛ ኢንተርፕራይዞች ልማት ኤጀንሲን ይወክላል። አርማው መሃል ላይ አንድ ፋብሪካ በሰማያዊ ዳራ ላይ ይታያል። የታችኛው ክፍል ብርቱካናማ ምስሎችን እና ስንዴ መሰል ቅርጽ ሲይዝ፣ ጽሑፎች በአማርኛና በእንግሊዝኛ በዙሪያው ተጽፈዋል።

ይህ ምስል ቀይና ጥቁር ቀለም ያለው ትልቅ የእጅ ባትሪ ያሳያል:: ባትሪው መያዣ እጀታ ያለው ሲሆን:: ኃይለኛ ብርሃን የሚሰጥ ይመስላል:: ባትሪው ጠፍጣፋ ግራጫ ወለል ላይ ተቀምጧል::

በዛፍ እና ቁጥቋጦዎች ከተከበበ አረንጓዴ መናፈሻ መሃል የሚገኝ ቤተ-ክርስቲያን ነው። ቤተ-ክርስቲያኑ ቀላል ቡናማ ግድግዳ እና ቀይ የጣራ ቆርቆሮ አለው። በሩ ግራና ቀኝ ከፍ ያሉና ጠባብ መስኮቶች ተሰርተውለታል።

ሰዎች በክፍል ውስጥ ተቀምጠዋል፣ አንደኛው ሰው መሃል ላይ ቀይ እና ነጭ ባለ መስመር ቲሸርት ለብሶ እየጨፈረ ነው። ክፍሉ የገጠር መልክዓ ምድርንና ከብቶችን የሚያሳዩ በግድግዳ ላይ በተሳሉ ሥዕሎች ያጌጠ ነው። ከፊት ለፊት የተቀመጠ ሰው ፈገግ ይላል።

ብዙ ሰዎች ውሃ ለመቅዳት በጋራ ቧንቧ ዙሪያ ተሰብስበዋል፡፡ አብዛኛዎቹ ውሃውን ወደ ሰማያዊና ቢጫ ጀሪካኖች ይሞላሉ፡፡ ከበስተጀርባው ነጭ ተሽከርካሪና የተሰሩ የሰፈራ ቤቶች አሉ፡፡

በቀላል ግራጫ ዳራ ላይ፣ ረጅም እና ዝቅተኛ የሆነ ቡናማ የእንጨት ካቢኔት ነው። ካቢኔቱ አራት የተከፈቱ በሮች እና አራት ትናንሽ መሳቢያዎች አሉት። የተከፈቱት በሮች ውስጣቸው መደርደሪያ ሲኖራቸው፣ የእንጨት እቃው በመጠኑም ጠመዝማዛ ቅርፅ አለው።

የነዳጅ ማደያ ውስጥ ያለ የነዳጅ ፓምፕ ። ቀይ ዩኒፎርም የለበሱ ሁለት ሰዎች በፓምፑ አጠገብ ቆመውና ተቀምጠው ይታያሉ። ፓምፑ ጥቁር ቱቦ ያለው ሲሆን ከበስተጀርባ ነጭ ግድግዳ አለ።

ቀላል ቡናማ ቀለም ያለው አንድ ነብር በድንጋይ ላይ ተቀምጧል፡፡ ነብሩ በጥቁር የተሰሩ ብዙ ነጥቦችን አለው፡፡ አፉ ትንሽ የተከፈተ ሲሆን ምላሱ ወጥቷል፡፡ ከበስተጀርባው ረጃጅም አረንጓዴ ሣሮች አሉ፡፡

ልብሱ ነጭ ቀለም ያለው፣ ከኋላው በብር-ቀለም የብረት ዶቃዎች እና ጥልፍ የተሰራ የመስቀል ቅርጽ አለው። በላዩ ላይ ደማቅ ቀለማት (ቀይ፣ ቢጫ፣ አረንጓዴ፣ ሰማያዊ) የተጠለፈ ማስጌጫ አለ። በመስቀሉ ቅርፅ በሁለቱም ጎን ላይ ትላልቅ ክብ ቅርጾች በበርካታ የብር ዶቃዎች ተሸፍነዋል።

ቆዳ መሰል ጥቁር ገጽታ አላቸው፤ በውስጣቸው የእነሱ ቅርጽ እንዳይበላሽ የሚያደርግ የብረት መቆሚያ አለ። ነጭና ወፍራም የሆነው ሶል ከጥቁሩ ክፍል ጋር ተቃርኖ ይፈጥራል። ጫማዎቹ ብራንድ አርማ ያላቸው፡፡

እግር የሚሸፍን ጂንስ ሱሪ የለበሰ ሰው ከመሬት ተቀምጦ በአረንጓዴ የሞሪንጋ እንጨቶች ተከቧል። ረዣዥም እና ቀጫጭን የሞሪንጋ እንጨቶች ተቆልለው ከፊቱ ተቀምጠዋል። ሰውየው በእጁ አንዱን እንጨት ይዞ እያስተካከለ ነው።

ከሰማይ የወጣው የፀሐይ ብርሃን የሚያንፀባርቅበት ሰፊ የፏፏቴ ትዕይንት፣ ውሃው በቡናማ ቀለም ሲፈስ በዙሪያው ብዙ ጭጋግ ፈጥሯል። ከታች በኩል አረንጓዴ ዛፎች እና ቁጥቋጦዎች ተሰራጭተዋል። ከበስተጀርባ ኮረብታዎች ተዘርግተዋል።

ይህ ምስል የአንድ ወጣት ወንድ የጎን ገጽታን ያሳያል። ወጣቱ ጥቁር፣ ጥምዝምዝ ፀጉር ያለው ሲሆን፣ የፀጉር አበጣጠሩ "fade" በመባል የሚታወቀውን ዘመናዊ የፀጉር አቆራረጥ ነው። ፊቱ ወደ ግራ በኩል ያነጣጠረ ሲሆን፣ ለስላሳ ነጭ ዳራ ላይ ተነስቷል።

በትልቅ የማምረቻ አዳራሽ ውስጥ የብር ቀለም ያላቸው የመኪና አካላት ረዣዥም መስመሮች ላይ አሉ። ከመኪናዎቹ በላይና በጎን በኩል በርካታ ቀይ ቀለም ያላቸው ሮቦቲክ ክንዶች ተሰማርተዋል። እነዚህ ክንዶች የመኪናዎቹን ክፍልፋዮች ለመገጣጠም ይሠራሉ፡፡

በረሀማ አካባቢዎች ሸለቆዎችን እና ወጣ ገባ የበዛባቸው መልካ ምድሮችን የያዙ ናቸው። በእነዚ አካባቢዎች እፅዋት አልፈው አልፈው የሚገኙ ሲሆን በብዛት አሸዋማ አፈር የበዛባቸው ናቸው።

ጥቁር ጃኬት፣ ቀይ ሹራብ እና ሰማያዊ ጂንስ የለበሰች ሴት ፈገግታዋን እያሳየች በፊት ለፊት ቆማለች። ከበስተጀርባ በቡናማ ግድግዳ ላይ በተሰቀሉ መደርደሪያዎች ላይ የተለያዩ ቀለም ያላቸው የቆዳ ቦርሳዎች ተደርድረው ይታያሉ። ግድግዳው ነጭ ቀለም ተቀብቷል።

አንድ ትልቅ አዳራሽ በበርካታ ወንዶችና ሴቶች ተሞልቶአል። አድማጮች ሁሉም ጥቁርና ቀይ መቀመጫዎች ላይ ተቀምጠዋል። ከፊት ረድፍ ላይ ወታደራዊ ልብስ የለበሱና ሲቪል ልብስ የለበሱ ሰዎች ተቀምጠዋል፤ አንዳንዶቹ የፊት ጭንብል አድርገዋል።

በነጭ ዳራ ላይ፣ አንድ ጥቁር ቡናማ ቀለም ያለው እና የተጠላለፈ እጀታ ያለው፣ ከእንጨት የተሰራ ቅርጫት ነው፣ ለምግብ ዕቃዎች ወይም ለሌሎች ነገሮች ማስቀመጫነት ሊያገለግል የሚችል ነዉ ።

ባህላዊ የኢትዮጵያ የቡና ሥነ ሥርዓት አለ። ነጭ የለበሰ ሰው በሐብል በተጌጠ ትሪ ላይ ሦስት ስኒ ቡና አቅርቧል። ስኒዎቹ በቀለማት ያሸበረቁ ናቸው። በመሃል ላይ በቅርጫት የተሰራ ስኳር ማስቀመጫ ተቀምጧል።

አንድ ትልቅ የኦርቶዶክስ ቤተክርስቲያን ምሽት በምመኑ ተከቧል ። በቤተክርስቲያኑ ፊት ለፊት ባለው ሰፊ ሜዳ ላይ እጅግ በጣም ብዙ ሰዎች ተሰብስበው የሻማ መብራት አብርተዋል። በሺዎች የሚቆጠሩት የሻማ መብራቶች መሬት ላይ ደማቅ ብርሃን ፈጥረዋል፡፡

በቀን ብርሃን፣ ፎቶው ላይ አንድ ሰው የትራፊክ መቆጣጠሪያ ሹም የሚመስል ቢጫ አንጸባራቂ ልብስ ለብሷል። የፊት ጭምብል አድርጎ ወደ ነጭ ሚኒባስ መኪና እጁን ዘርግቷል። በመኪናው የፊት መስታወት ላይ በአማርኛ ጽሑፍ ተቀምጧል። ከበስተጀርባ ትልቅ የንግድ ማስታወቂያ አለ።

አትክልቶችና ፍራፍሬዎች በገበያ ቦታ ላይ በብዛት ተከማችተዋል። ቀይ ቲማቲም፣ ካሮት፣ ቀይና ነጭ ሽንኩርት፣ ድንች፣ ጎመን እና የተለያዩ ቃሪያዎች ይገኛሉ። የተፈጥሮና ጥራት ያላቸው ምግቦች ለሽያጭ ቀርበዋል።

በደንብ በተሞላ የመድኃኒት መደብር ውስጥ ጭምብል ያደረገች ባለሙያ ከፊት ለፊቷ የምትገኝን ደንበኛ እያስተናገደች ነው። በሰማያዊ ዳርቻ ያላቸው መደርደሪያዎች በተለያዩ ምርቶች ተሞልተዋል።

አክሱማዊ ምሰሶ የሚመስል ረጅም ሐውልትና የውሃ ፋውንቴን በከተማ አደባባይ መሃል እየረጨ። ዙሪያውን ዘመናዊና ያረጁ ሕንፃዎች የከበቡት ፣ አየሩ ደመናማ ነው።

ይህ ምስል ረዥም እና ጤናማ የሚመስሉ ካሮቶችን በቅርብ ያሳያል። ብርቱካናማ ቀለማቸው ጎልቶ የሚታይ ሲሆን፣ ለሽያጭ በቀይ ፕላስቲክ ሳጥን ውስጥ በሥርዓት ተደርድረዋል።

የኢትዮጵያ አየር መንገድ የአውሮፕላን ቡድን ናቸው ። አምስት አብራሪዎችና የበረራ አስተናጋጆች በወጥ ልብሳቸው ከኤትዮጵያ ካርጎ አውሮፕላን ስር ሻንጣዎቻቸውን ይዘው ቆመዋል። የቡድኑ ሙያዊ ዝግጁነት እና የኩባንያው አገልግሎት ጎልቶ ተቀምጧል ። በጎን በኩል አበቦች ተቀምጧል ።

አራት የቪቫ የሽንት ቤት ወረቀት ጥቅሎች በፍርግርግ ውስጥ የተደረደሩ ናቸው። እያንዳንዱም የየራሳቸው የተለያየ ቀለም ያላቸው ሲሆኑ ማዕከላዊ አርማው ንድፎቹን ያገናኛል።

በቢጫ የፕላስቲክ ጠርሙስ ውስጥ የፀጉር እንክብካቤ ሻምፖ ተዘጋጅቶ ቀርቧል። ጠርሙሱ ላይ "አሎሃ" የሚል ስያሜ ያለ ሲሆን፣ ሴት ፀጉሯን ስትታጠብ የሚያሳይ ምስልና የፍራፍሬ ድብልቅ ስዕል ይገኛል። የጠርሙሱ ይዘት 400 ሚሊ ሊትር ነው።

ጥንታዊ በሚመስልና በተጎዳ ግድግዳ ባለው ህንፃ መስኮት ላይ አንዲት ሕፃን ልጅ ወደ ውጭ እየተመለከተች ነው። የተከፈቱት ቡናማ የእንጨት መስኮቶች በፊቷ ላይ ብርሃን ሲያጠሉ፣ የኤሌክትሪክ መስመሮች ከህንፃው በላይ በአግድም ተዘርግተዋል።

ምስል ቀይና አረንጓዴ ማሊያዎች የለበሱ የእግር ኳስ ቡድን አባላት የመሰሉ ወጣቶች ስብስብ ። ወንዶቹ ሸካራ በሆነ የሜዳ ላይ የእግር ኳስ ግብ ፊት ለፊት ቆመውና ተንበርክከው ፎቶ ተነስተዋል። ከበስተጀርባ ዛፎችና ኮረብታዎች ሲታዩ፣ ሰማዩ ደመናማ ነው።

ረጅም የሚያምር የወርቅ ቀለም ያለው የአንገት ሐብል ። ሐብሉ ሁለት እርስ በእርስ የተጠላለፉ ቀለበቶች ያሉት ሲሆን፣ ከሮዝ ዳራ ላይ ተቀምጧል።

በዛፎች ያጌጠ ውብ መንገድ ነው። በመንገዱ ግራ በኩል ረዣዥም የዘንባባ ዛፎች በስርዓት ተተክለዋል። በቀኝ በኩል ደግሞ ለምለም ቅጠል እና ቀይ አበባ ያላቸው ዛፎች አሉ። መንገዱ ጸጥ ያለ ሲሆን፣ ሰማዩ ጥርት ያለ ሰማያዊ ነው።

የአንድ ሴት የፊት ገጽ በክብ ውስጥ ተስሏል። ሴትዮዋ ጥቁር ፀጉርና ቡናማ ቆዳ አላት። በጎን በኩል 'ሐበሻ' የሚለው የአማርኛ ጽሑፍ በጥንታዊ አጻጻፍ ተጽፏል። አርማው ባህልን የሚያመለክት የማስታወቂያ አርማ ነው። ቀለማቱ ዘመናዊ ናቸው።

አንድ አዲስና ረጅም አረንጓዴ ቀለም ያለው ስላም አውቶቡስ ቆሟል። ስላም አውቶቡሱ ጥቁር መስኮቶችና የጌጥ ስዕሎች ሲኖሩት፣ ከበስተጀርባው የዛፍ ቅጠሎች ይታያሉ።

ሁለት ወጣት ሴቶች በደስታ ሲስቁ ሞባይል ስልክ እየተመለከቱ ነው። አንደኛዋ ሴት ብርቱካናማ ሸሚዝ ስትለብስ፣ ሌላኛዋ ባለመስመር ልብስና ሰማያዊ ከረጢት ይዛለች። ከታች ትልቅ አረንጓዴ የጽሑፍ ማስታወቂያ አለ። ከላይ የኢትዮ ቴሌኮምና ቴሌብር አርማዎች ይገኛሉ።

መስኮቶች ረድፎች እና ማእከላዊ መግቢያ ያለው ትልቅ የመንግስት ህንጻ ሲሆን የኢትዮጵያ ባንዲራ በጣሪያው ላይ እና ከመስኮቶቹ በላይ አርማ እና የኢትዮጵያ ቤተመዛግብትና ቤተመጽሃፍት አገልግሎት የሚል ጽሁፍ ሰፍሮበታል።

አዲስ ነጭ Isuzu የጭነት መኪና በአስፋልት መንገድ ላይ ይጓዛል። መኪናው የተዘጋ ሣጥን (Box Body) ሲኖረው፣ ከፊት ለፊት "Isuzu" የሚል ጽሑፍ ተቀርጾበታል። በስተጀርባው አረንጓዴ የሳር ሜዳዎች፣ ተራሮች እና ከፊል ደመናማ ሰማይ አሉ።

አንድ ዘመናዊ የወጥ ቤት ማስቀመጫ ክፍል በግንባታ ላይ እያለ ቀርቧል፡፡ ማስቀመጫው ነጭ ካቢኔትና ግራጫ የድንጋይ ጀርባ ሲኖረው በግድግዳው ላይ ባለ ብዙ መሳቢያዎችና ሳጥኖች አሉ፡፡ በመስኮቱ በኩል የቀን ብርሃን ወደ ውስጥ ይገባል፡፡

የኢትዮጵያ አየር መንገድ ከአፍሪካ ተመራጫ የአየር መንገድ ነው። ይህም የአየር መንገድ ከላይ አረንጓዴ ከመሀል ቢጫ እና ከታች ቀይ ቀለማትን ያለው አርማ አሉት።

በርካታ እርሳሶች በጠረጴዛ ላይ ተደርድረዋል። አራቱ እርሳሶች ቀይ ሲሆኑ፣ ቀሪዎቹ አምስቱ አረንጓዴ ናቸው። ሁሉም የእርሳስ ጫፎች ተስለው ሲታዩ፣ ጫፍ ላይም ቀይ ላስቲኮች ተደርገውባቸዋል።

የኢትዮጵያ ጋምቤላ ክልልን የሚወክለው ሰንደቅ ዓላማ ጥቁር፣ አረንጓዴ፣ ነጭና ቀይ የተባሉ አራት ቀለማት የተዋቀረ ነው። በማዕከላዊው ነጭ ቀለም ላይ ደግሞ አንድ ጥቁር ኮከብ ይገኛል።

የሚያምሩ ሰማያዊ፣ ነጭና ብርቱካንማ ላባዎች ያሉት ትንሽ ቡናማ ወፍ በአንድ ነጭ ለስላሳ ተክል ላይ ቆሟል። ወፏ ምንቃሯን ከፍታ ስትዘፍን ትታያለች፤ ጭራዋ ደግሞ ጥቁርና ብርቱካንማ ቀለሞችን ያንጸባርቃል።

ትልቁ የአባይ ፏፏቴ ከፍተኛ መጠን ያለውን ቡናማ ውሃ በሰፊ አረንጓዴ ስፍራ ላይ ይረጫል። ፀሐይ ከደመናው ስር አልፋ ስትወጣ ውበቱ እጅግ ያማረ ሲሆን፣ አካባቢው በጭጋግ ተሸፍኗል።

ውስጣዊ ክፍሉ በትልቅ ቤተ-መጽሐፍት ውስጥ የሚገኝ የንባብ አዳራሽ ነው። ክፍሉ ረጅም የእንጨት መደርደሪያዎችና በሺዎች የሚቆጠሩ መጽሐፍት ተደርድረውበታል። ሰፊው ጠረጴዛ ላይ ለማንበብ የተዘጋጁ ጥቂት መጻሕፍት ተቆልለዋል። ቦታው ጸጥታን እና ጥልቅ እውቀትን ያጎናጽፋል።

በደብረ ብርሃን የሚገኝ ትልቅ ሪፈራል ሆስፒታል ሲሆን ሆስፒታል ላይ አጠቃላይ የቀዶ ጥገናና አጠቃላይ ምርመራ የሚደረግበት በጣም ብዙ ዶክተሮች የሚገኙበት ትልቅ የጤና ማዕከል ነው።

ወጣቶች በሜዳ ላይ ቮሊቦል እየተጫወቱ ነው። በመሃል፣ አንድ ልጅ ወደ ላይ ዘሎ ኳሱን ሲመታ፣ ሌሎች ተጫዋቾች በዙሪያው ቆመዋል። ዳራው ሰፊ ሰማይና በከፊል የተሸፈነ ደመና ነው።

በየእንጨት መደርደሪያ ውስጥ የተቀመጠ ነጭ የማይክሮዌቭ ምድጃ ነው። ምድጃው “ሱፕራ” የሚል ስም ያለው ሲሆን በሩ ተከፍቷል። በውስጡ የብርጭቆ ማዞሪያ ሳህን አለ። በማይክሮዌቩ ቀኝ በኩል ለመቆጣጠሪያ የሚሆኑ ሁለት መደብደቢያ ቁልፎች አሉ።

ቀይ መረብ፣ ጥቁር አንገትጌና ነጭ ጫማ አያያዥ ያለው ስፖርት ጫማ በጥንድ ተቀምጧል። ጫማዎቹ ነጭ ሶል ያላቸው ሲሆን፣ በላያቸው ላይ "VIH" የሚል ጽሁፍ አላቸው። ከጥንዶቹ ጫማ ጀርባ ላይ ትንሽ የተቀመጠ የቁልቋል ተክል ይገኛል።

“ኤልሮኢ የመነጸር ስራና ዘጸአት የመንጽር ስራ” የሚል ማስታወቂያ የያዘ ሰሌዳ በግድግዳ ላይ ተሰቅሏል። በጎን በኩል የሴት እና የወንድ ፊት እንዲሁም አምስት ዓይነት የዓይን መነጽር ቅርጾች ተስለዋል። ከታችም የስልክ ቁጥሮች ተዘርዝረዋል።

በጥቁር ዙሪያ የተከበበ ግድግዳ ላይ የሚሰቀል ክብ ሰዓት ነው። ነጭ ፊቱ ላይ ያሉት ቁጥሮችና የእጅ መርፌዎቹ በጨለማ የሚያበሩ አረንጓዴ ቀለም አላቸው። አጭሩ መርፌ በ10፣ ረጅሙ ደግሞ በ2 ላይ ቆመዋል፤ ሰዓቱ ወደ 10፡20 ይቃረባል።

አንድ ሰው በታንኳ ተሳፍሮ በውሃው ላይ ተንሳፍፏል። ታንኳዋ በረዣዥም የውሃ ውስጥ ተክሎች መሃል የምትገኝ ሲሆን፣ ሰውየው ቀዛፊዎች ይዞ ወደፊት እየተመለከተ ነው። ከበስተጀርባ ሰፊ ሐይቅና ሩቅ ተራራዎች በድንግዝግዝታ ይታያሉ።

ሥጋ በትንሽ የሸክላ ምድጃ ላይ ቀርቧል። ሥጋው በጥቅል እንጀራ እና በብረት ትሪ ላይ ተቀምጧል። ሁለት ትናንሽ ኩባያዎች የቅመማ ቅመም ወጦችን ይዘዋል። ትኩስ የሮዝሜሪ ቅርንጫፍ በሥጋው ላይ ተደርጓል። ትኩስ ምሳ ቀርቦ ደስ ይላል።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ሲሆኑ ይሆን ዓለም ጥለው በምነናላይ የሚኖሩ መነኩሴዎች ሲሆኑ ሁሌም ወደ አምላካቸው ምስጋናና ጸሎትን ሲያቀርቡ ይኖራሉ። በኢትዮጵያ ብዙ ገዳማት እንዳሉ ይታወቃል

በሰፋ ያለ፣ ደረቅ ሜዳ ላይ፣ ነጭ አንገትና ጥቁር ላባ ያለው ሰጎን ወደ ግራው አቅጣጫ እየተራመደ ነው። ሰጎኑ አፉ ክፍት ሲሆን፣ ከበስተጀርባ በብርሃን የተሸፈነ ሳርና ጫካ ይገኛል።

ብርቱካናማ ቀለም ያላቸው ብዙ ድንች በአብዛኛው በቅርጫቶች ተሞልተው ለሽያጭ ቀርበዋል። ድንቹ በረድፍ ተደርድሯል። በአጠገቡ የዋጋ ምልክት አለ። ቅርጫቶቹ ከእንጨት በተሠራ ጠረጴዛ ላይ ተቀምጠዋል።

ትንሽዬ ቡናማ ሮክ ሃይራክስ በግራጫ ድንጋዮች ላይ ተቀምጧል። ጠቆር ያለ ፊቱ ወደ ፊት ቀጥ ብሎ ይመለከታል። ከእንስሳው ጀርባ አረንጓዴ ቅጠላቅጠልና ጥቂት ቢጫ አበቦች ይታያሉ።

አሥራ አንድ የሚሆኑ ሰዎች ከወንዝ ዳርቻ በሚገኙ ድንጋያማ ቦታ ላይ ቆመዋል። ሁሉም ነጭ ወይም ነጭ ልብሶችን ለብሰዋል። ዙሪያውን ጥቅጥቅ ያለ አረንጓዴ እና ደረቅ ቁጥቋጦዎች እንዲሁም በስተፊት የፈሳሽ ውሃ አካል አለ።

በኢትዮጵያ ከተማ መንገድ ላይ ያለውን ትራፊክ ነው። ባህላዊ የጭነት መኪና በደማቅ ቀይ፣ ነጭና አረንጓዴ የጂኦሜትሪክ ቀለም ደምቋል። በግንባሩ ላይ የተጫነውን ዕቃ ይዟል። ከበስተጀርባ የተለያዩ ሱቆችና በጎን መንገድ የሚሄዱ ሰዎች አሉ።

የዘመን ባንክ አርማ ሲሆን፣ ትልቁ "ዘመን" የሚለው ቃል በቀይ ቀለም ሲጻፍ፣ ከጎኑ በኃምራዊ ቀለም የተሰራ የዜድ ቅርጽ ያለው ምልክት አለ። ከላይ እና ከታች "ዘመን ባንክ" በአማርኛ እና በእንግሊዝኛ በጥቁር ተጽፏል።

እርስ በእርሳቸው ተደራርበው የተቀመጡ ብዙ ነጭ ሳሙናዎች በአቅራቢያ አሉ። እያንዳንዱ ሳሙና በጠራራ ፕላስቲክ ተጠቅልሏል። ከታች ረድፍ ላይ በቀይ እና ነጭ ከረጢቶች የታሸጉ ሌሎች የሳሙና አይነቶች ተቀምጠዋል። የሳሙናዎቹ አጠቃላይ ይዘት ነጭ ነው።

ሰፊ የከተማ መንገድ በከፍታ ሕንፃዎች እና ረጅም የመብራት ዓምዶች ተከቧል። በርካታ መኪኖች መንገዱን ሞልተው በፍጥነት ይጓዛሉ። በመንገዱ መሃል ላይ የዘንባባ ዛፎች በመሃል ተተክለዋል። የምብራት አምፖሎች ለከተማው ውበት ሰጠውታል፡፡

በቀኝ በኩል በትልቁ "አልፋ" የሚል ስም የተጻፈበት ለታሸገ ውሃ የተሰራ የማስታወቂያ ፖስተር ይታያል። የፖስተሩ ዋናው ቀለም ሰማያዊ ነው፣ የውሃ ጠብታዎች ሲረጩ ይታያል። ታችኛው ክፍል ላይ ደግሞ የኩባንያው አርማ እና የስልክ ቁጥሮች ተዘርዝረዋል።

ሬስቶራንቱ በብርቱካናማ ቀለም ግድግዳዎች ያጌጠ ነው። ጠረጴዛዎቹ በቀይና ነጭ የጠረጴዛ ልብስ ተሸፍነዋል። ግድግዳው ላይ የተንጠለጠሉ ብዙ ሥዕሎች አሉ። ሬስቶራንቱ በመስታወትና በጌጦች ያጌጠ ነው። ጣሪያው ላይ ያልተለመደ ክብ መብራት አለ። ቦታው ምቹና ለምግብ ዝግጁ ነው።

ጠቅላይ ሚኒስትር ዐቢይ አህመድ የሚመስሉ ሰውዬ ሰማያዊ ጃኬት ለብሰው ሁለት እጃቸውን አጣምረው ከብዙሃኑ ህዝብ ጋር እየተወያዩ ነው። ባህላዊ የሙስሊም አልባሳት የለበሱ ሽማግሌዎች በግልጽ እየሳቁ ሲታዩ፣ ሁሉም ነጭ ሽፋን ባለው ጊዜያዊ ድንኳን ስር ተሰብስበዋል።

ባለ ቡኒ ሰውነትና ነጭ ራስ ያለው በግ በደረቅ ቀይ አፈር ላይ ቆሟል። ስድስት ትንንሽ ቡኒ ወፎች በቀይ ምንቃርና ዓይን የጎደሉበት የላባ ጀርባቸው ላይ ተቀምጠዋል። ከኋላው ደግሞ ቁጥቋጦዎች አሉ።

የሰርግ መድረክ በነጭ ወንበሮች፣ ወርቃማ ጠረጴዛዎች እና በአበቦች ያጌጡ መቆሚያዎች ያሳያል። መድረኩ በነጭ ጨርቅ የተሸፈነ ነው። ከፊት ለፊት ባለው ወለል ላይ ቢጫ አበቦች ያሉት ሳር ተዘርግቷል።

ይህ አሮጌ የሚመስል ቡኒ የእንጨት የሕፃን አልጋ በመንገድ ዳር ተቀምጧል። አልጋው ባለ አራት ማዕዘን ቅርጽ ያለው ሲሆን፣ በላዩ ላይ ክብ የእንጨት ማስጌጫዎች አሉት። ከበስተጀርባ ኮብልስቶን ወለል እና ጥቁር የጭነት መኪናዎች አሉ።

ከሰውዬው ቅንድቦች በላይ ያለውን ግንባርን የሚያሳይ ነው። በግንባሩ መሃል ላይ የኮከብ ቅርጽ ያለው ደብዛዛ ንቅሳት አለ። ከላይ ጥቅጥቅ ያለ ጥቁር ፀጉር ይገኛል።

ጥቁር የኮምፒውተር ሞኒተር በነጭ ዳራ ላይ ከፊትና ከኋላው ይታያል። የፊት ለፊቱ ሞኒተር ሰማያዊ የዊንዶውስ ዴስክቶፕ ዳራ ሲያሳይ፣ ከኋላው የሚታየው ደግሞ የሞኒተሩን ማገናኛ ወደቦች በግልጽ ያሳያል።

ባህላዊ ቢጫ ኮፍያና ባለቀለም ቬስት የለበሰ ወጣት ድምጹን ግልፅ ወደ ሆነና አረንጓዴ ክዳን ወዳለው ሣጥን ውስጥ እየጣለ ነው። በዙሪያው ሌሎች ወጣቶች በሰማያዊ ልብስ ቆመዋል፤ የድምጽ መስጫ ስብሰባ ይመስላል።

በጠራራ ፀሐይ ብርሃን በተሞላ ጥቅጥቅ ያለ ደን ውስጥ የቆመን መካከለኛ መጠን ያለ ቁጥቋጦዎች አሉ። ተክሉ ጥቁር አረንጓዴ፣ ረዣዥም ቅጠሎችና ትናንሽ ነጭ አበባዎች ያሉት ሲሆን፣ ከበስተጀርባው ከዛፎችና ከቁጥቋጦዎች የሚመጣ ጥቅጥቅ ያለ ጥላ አለ።

ከኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ የትምህርት ሚኒስቴር የተሰጠ የዩኒቨርሲቲ መግቢያ ፈተና ውጤት ሰርተፍኬት ነው። በሰነዱ ላይ የግል መረጃዎች እና በተለያዩ የትምህርት አይነቶች የተገኙ ውጤቶች አሉ።

ጥቁር የሆነ ክብረት የተዘጋጀ ለጭቃና ለአሻዋ ማንሻነት የሚሆን ክብረት የተዘጋጀ መሳሪያ ሲሆን ። ከላዩ ላይ የሚገባበት እጀታ ይሰኛል ። ይህንን የሚሰሩት የብረት ባለሙያዎች ናቸው።

ባህላዊ የቡና ቤት መግቢያ በርን ያሳያል። ግድግዳው በላይኛው ክፍል ነጭና ከታች ቡናማ የሆነ የጭቃ ግድግዳ ነው። ከበሩ በስተቀኝ አንድ ሰው በባህላዊ ልብስ በትር ተደግፎ ወደ በሩ እየጠቆመ የካርቱን ሥዕል አለ። በሩ የድሮ የእንጨት በር ነው።

ጥቁር ሰማያዊ ሸሚዝ የለበሰ ፀጉሩ የተመለጠ ሰውዬ ቀርቧል፡፡ የግራ እጁን መረጃ ጣት በአገጩና በአፍንጫው መካከል አስደግፎል፡፡ ሰውየው ወደ ቀኝ አቅጣጫ እያየ ነው፡፡

ትልቅና ባለ አራት በር የሆነ ቡናማ የእንጨት ቁምሳጥን ጥቁር ሰንበሮችን በላዩ ይዟል። ከፊት ለፊቱ ጥቁር ምንጣፍ ተነጥፏል፣ ከጎኑ ፈካ ያለ ብርሃን ስር ወንበርና መብራት ተቀምጠዋል።

ሸሚዝ ያልለበሰ አንድ ወጣት ቡኒ ቁምጣ ለብሶ፣ ጭቃና ውሃ ባለው ጉድጓድ ውስጥ ተቀምጧል። እጆቹን በመጠቀም፣ የወርቅ ቁራጭ ለማግኘት በሚል፣ ክብ ብረታ ብረት የሆነ ሳህን በጭቃው ላይ እያሽከረከረ ነው።

ለነጉሳ ነገስቱ መኖርያ ይሆን ዘንድ የተሰራ የ ህንጻ ግንባታ ሲሆን ዘመናትን ያስቆጠረ የፋሲል ግንብ ነው ይህ የፋሲል ግንብ ከታሪክነቱ በተጨማሪ ድንቅ የሆነ ውበት ያለው በኢትዮጵያ በስፋት ከሚጎበኙ የቱሪስት መስህቦች መካከል ይመደባል።

ለስልክ ቻርጀር አገልግሎት የሚል የኬብል ምርቶች ሲሆኑ ነጭ ቀለም ያላቸው በጣም ፈጣን የሆኑ የአይፎን ምርቶች ናቸው ። እነዚህ ገመዶች በአንፃራዊነት ውድ ናቸው።

ይህ ሰሌዳ በአዋሽ ባንክ አዲስ ዋና ጽ/ቤት ግንባታ ቦታ ላይ በፀሐይ ብርሃን ታይቷል። ሰሌዳው ላይ "አዋሽ ባንክ" የሚለው ስም በእንግሊዝኛ መፈክር በግልጽ ተጽፏል። የአማርኛ እና የእንግሊዝኛ ጽሑፎች አሉበት።

የአንድ ቪዲዮ ቅንጣቢ የሚመስል ምስል ይታያል፤ ይህም ስምንት የተፈጥሮ ቅባቶች በአማርኛ "8 መፍተዎችህ ቅባቶች!" የሚል ጽሑፍ ይዟል። በሁለቱም በኩል ሁለት ሴት ሞዴሎች ሲኖሩ፤ በመሃል ደግሞ የቆዳ መንከባከቢያ ዘይቶችና ቅባቶች በግልጽ ተደርድረዋል።

የኢትዮጵያ ቀይ መስቀል ማህበር ምልክት ነው፣ በነጭ ክብ ውስጥ ደማቅ ቀይ መስቀል አለ። በክቡ ዙሪያ በአማርኛ እና በእንግሊዝኛ ቋንቋዎች የማህበሩ ስም ተጽፏል።

የቤት እንስሳቶች ውስጥ በጎች ናቸው። ሰውየው ለበጎች አስፈላጊ የሆነውን መኖ እየሰጣቸው ነው። ቀይ እና ነጭ የሆኑ በጎች ሲሆኑ ከበሰተጀርባቸው ለበጎች ማደሪያ የሚያገለግል ቤት አለ። በዙሪያቸው ደግሞ ዛፎች አሉ።

ባለ አራት ጎማ፣ ትልቅና ቢጫ ቀለም ያለው ካተርፒላር (CAT) መኪና በገለልተኛ ነጭ ዳራ ላይ ይታያል። መኪናው ጥቁር ካቢኔ እና የጎማ መከላከያ አለው፤ ከፊት ለፊት ደግሞ ሰፊ ቢጫ የብረት ምላጭ (blade) ተተክሏል።

የወታደራዊ ልብስ እና ባንዲራን የለበሰ መኮንን መደበኛ ልብስ በለበሱ ባለ ስልጣኖች ፊት ወታደራዊ ሰላምታን ይሰጣል። መኮንኑ ነጭ ጓንት እና አረንጓዴ፣ ቢጫ እና ቀይ መስመር ያለው የኢትዮጵያን ባንዲራ ለብሷል።

ሲቪል ልብስ የለበሰ ሰው ትልቅ ወታደራዊ ስብሰባ ላይ ንግግር እያደረገ ነው። ወታደሮቹ በካሙፍላጅ ልብስ ለብሰው ከዛፍ ስር ተቀምጠዋል። ስብሰባው በክፍት ሜዳ ላይ የተደረገ ሲሆን፣ ይህም በወታደራዊው ዘርፍ ውስጥ ያለውን የአመራርና ውይይት ሁኔታ የሚያንፀባርቅ ነው።

ነጭ ሻሽና ባህላዊ ልብስ የለበሰች አሮጊት ሴት በቀኝ ትከሻዋ ላይ ቡናማ መስመር ያለው ጥለት አድርጋ ቀርባለች። አንገቷ ላይ ጥቁር ክር ያለበት የብር ጌጥ አለ።

ከውኃ አካል አጠገብ ባለው በረንዳ ላይ፣ ጥቁር ቡኒ ቀለም ያላቸውና ከእንጨት የተሠሩ የመዝናኛ ጎጆዎች እና ጠረጴዛዎች ተቀምጠዋል። ጎጆዎቹ ለደንበኞች ማረፊያ የሚሆን ትራስና መቀመጫ አላቸው። ከጎጆዎቹ ጀርባ ሰፊና ሰማያዊ ውሃ ያለ ሲሆን፣ እይታው የመንፈስን ነፃነት ይወክላል፡፡

በተፈጥሮ አካባቢ በድንጋይ ላይ የተቀመጠ እንስሳ ነው። እንስሳው ረጅም ባለ ቡናማና ነጭ ጭራ ያለው ስኩዊርል ነው። በሸካራና በለዘብተኛ ዐለቶች መካከል ቆሟል። ይህም በሙቀትና በፀሐይ የተሞላው በረሃማ ወይም ተራራማ አካባቢ ነው።

የአማራ ብሔራዊ ንቅናቄ (አብን) አርማ ክብ ቅርጽ አለው። መሃሉ ላይ ሁለት ራሶች ያሉት ንስር ጋሻና ሁለት ጦሮች የያዘ ሲሆን፣ በዙሪያው የአማርኛና የእንግሊዝኛ ፅሁፎች በግልጽ ተፅፈዋል።

ብዙ ሕዝብ በደማቅ ሰማያዊ የመዋኛ ገንዳ ዳርቻ ተሰብስቧል። ብዙዎቹ ነጭ የባህል ልብስ ለብሰው ይታያሉ። አንድ ልጅ በሽጉጥ የሚረጭ ነገር ይዞ ሰዎችን ውኃ ይረጫል።

አንድ ሰው ጥቁር እና ነጭ ባለ ከፍተኛ ተረከዝ የስፖርት ጫማ ለብሷል። ጫማው የግራፊክ ንድፎች አሉት። የለበሰው እግር በጅንስ ሱሪ ተሸፍኗል። እጁ ሌላኛውን ጫማ ከፍ አድርጎ ይዞታል። ጫማዎቹ ነጭ ሰፋ ያለ መሰረት አላቸው።

ረዥም መጠን ያለው የቀጭኔ ምስልን የያዘ ሐውልት በአረንጓዴ ዛፎች እና ቁጥቋጦዎች በተከበበ እንጨታማ መድረክ ላይ ቆሟል። የእንጨት አግዳሚ ወንበር በአቅራቢያው ተቀምጧል።

ትላልቅ ባለቀለም ካርዶች ከቁጥር አንድ እስከ አስር ድረስ ያሉትን ቁጥሮችና የእንስሳትን ስዕሎች አሉ። እያንዳንዱ ቁጥር በተጓዳኝ የእንስሳት ቁጥር ተደግፎ ሲቀርብ፣ ለሕፃናት ትምህርት አገልግሎት የሚውል መሆኑ ግልጽ ነው።

ከዱር እንስሳቶች ውስጥ የሆኑት ቀበሮ ናቸው። ሶስት ቀበሮዎች አብረው የተንቋጠጡ ሲሆኑ የአረጓዲ በሆነው ሳራማ ሜዳ ላይ አብረው አሉ። እነዚህ እንስሳቶች በሀገራችን ታዋቂ የሆኑ የዱር እንስሳት ናቸው።

ከአንድ ትልቅ የኢትዮጵያ አየር መንገድ አውሮፕላን ፊት ለፊት በረድፍ የቆሙ ሰባት አስተናጋጆች ቆመዋል። ሴቶቹ ተመሳሳይ ደንብ ልብስ ለብሰው ሻንጣዎቻቸውን ይዘው በፈገግታ እየተመለከቱ ለበረራ ተዘጋጅተዋል።

ከቲታኒየም የተሠሩ ሁለት ተመሳሳይ የሆኑ መቀሶች ነጭ ጀርባ ላይ ጎን ለጎን ተቀምጠዋል። ሁለቱም መቀሶች ሰማያዊ ቀለም ያላቸው የእጅ መያዣዎችና ጥቁር የብረት ምላጭዎች አሏቸው። ጽሑፍ በምላጭዎቹ ላይ ተጽፏል።

ኢትዮ ቴሌኮም የተባለው የቴሌኮሙኒኬሽን ኩባንያ አርማ ነው። አርማው አረንጓዴ እና ሰማያዊ ቀለም ያለው ሲሆን፣ ከጎኑ የኩባንያው ስም በእንግሊዝኛና በአማርኛ ተጽፏል፡፡

በግራጫ ንጣፍና ቀላል ቀለም ባለው ግድግዳ የተከበበ የላብራቶሪ ክፍል ውስጥ በርካታ ነጭ ጠረጴዛዎችና ከፍተኛ ወንበሮች ተሰልፈዋል። ከበስተጀርባ ትልልቅ አረንጓዴ በሮች አሉ። ከጠረንጴዎቹ ላይ የተለያዩ ማሽኖች ተቀምጠዋል።

የወተት ወይም ቅቤ በትልቅ አረንጓዴ ቅጠል ላይ ተቀምጧል። ይህ ክብ ቅርጽ ያለው ምርት በጥልቀት በተያዙ ጥቁር አረንጓዴ ቅጠሎች ላይ ተቀምጧል። ይህ በእጅ የተሠራው ቅቤ እራስን ለመቀባት የሚያገለግል የእንስሳት ተዋጻኦ ነው፡፡

ባህላዊውን ሒጃማ ወይም ኩፒንግ የሕክምና ዘዴ ነው። ብርጭቆ የመሰለ መሣሪያ በሰው እግር ላይ ተደርጓል፣ በውስጡም ከቆዳ ውስጥ የወጣ ደም አለ። የሕክምና ባለሙያዎች ጓንት አድርገው ሂደቱን ይቆጣጠራሉ። ሒጃማ የጤና ጥቅሞች አሉት ተብሎ ይታመናል።

ቀይና ቢጫ ቀለም ያላቸው ሁለት የወይን መጠጥ ብርጭቆዎች ቀርበዋል፡፡ ብርጭቆዎቹ ረጃጅም ግንድና ሰፊ የታችኛው ክፍል አላቸው፡፡ ብርጭቆዎቹ ከነጭ ዳራ ላይ ተቀምጠዋል፡፡

ረዥምና ጠባብ የአረንጓዴ የሳር መንገድን ከላይ ያሳያል። መንገዱ በባህላዊ የገጠር ቤቶች እና በሙዝ ተክል በሚመስሉ ጥቅጥቅ ያሉ ሰብሎች የተከበበ ነው። ቦታው የተረጋጋና ገጠራማ መልክ አለው።

በፈገግታ ላይ ያለች ቆንጆ ሴት ናት። እሷም ባህላዊ የኢትዮጵያ ልብስ (ክብ-አንገት የለበሰ ነጭ ቀሚስ) ለብሳለች። ቀሚሱ በአንገትና በእጅጌው ላይ በቀለማት ያሸበረቁ ጥልፎች አሉት። ፀጉሯ ጠምዛዛና ከላይ የተጠፈረ ነው። ይህም ትዕይንት የኢትዮጵያን ባህላዊ ውበት ይገልጻል።

ረጃጅም ጥቁር ፀጉር ያላት ሴት ቀለል ያለ ግራጫ ባህላዊ ልብስ ለብሳለች። ቀሚሱ በታችኛው ክፍል ጥቁር እና ቢጫማ የሽመና ንድፍ አለው። ቀሚሱ በአጭር አፍትሎች ያበቃል። እግሯ ላይ ከፍ ያለ ጫማ አድርጋለች።

የቀይ መስቀል ዓለም አቀፍ ኮሚቴ ተሽከርካሪዎች ግቢ ውስጥ ቆመው። ሁለት ነጭ ተሽከርካሪዎች በቀይ መስቀል ምልክቶች ከፊት ለፊት ቆመዋል። ሶስት ናቸው

ጥቁር ሰማያዊ ልብስና መነጽር የለበሰ ሰው በድምጽ መስጫ ጣቢያ በመቆም ድምጽ መስጫ ወረቀቱን በግልጽ ነጭ ሣጥን ውስጥ እየጨመረ ነው። በስተጀርባ ዛፎችና አረንጓዴ አካባቢ አለ።

እኚህ ሰው በጋዜጣዊ መግለጫ ላይ ንግግር እያደረጉ ነው፤ ከፊት ለፊታቸው ደግሞ የኢትዮጵያ ሚዲያ ማሰራጫዎች የሆኑ የቢቢኤን ቴሌቪዥን እና ሌሎች ማይክሮፎኖች አሉ። ከታች ያለው የአማርኛ ጽሑፍም ስለ አንድ ጉዳይ ማብራሪያ እየሰጡ እንደሆነ ይጠቁማል።

በአረፋ የተሞላ ወርቃማ ድራፍት በብርጭቆ አንድ እጅ ወደ ፊት ይዞታል። በስተጀርባ በሰማያዊና በግራጫ ልብስ የለበሱ ሰዎች በብሩህ የፀሐይ ብርሃን ስር ቆመዋል። ከሰዎቹ ኋላ ቀይ ቀለም ያለው ሳይክል ይታያል።

በብዛት የተሰበሰቡ የፕላስቲክ ድጎማዎች ናቸው። ጎማዎቹ ለዳግም አገልግሎት የተዘጋጁ ናቸው። ስፍራው ቆርቆሮ ቤትና ዝግ የሆነ የብረት በር አለው። ይህ በኢትዮጵያ ውስጥ ያለ የፕላስቲክ መልሶ ጥቅም ላይ ማዋል ወይም የቆሻሻ አሰባሰብ ቦታ ነው።

የዓርማው መሀል አረንጓዴና ቢጫ የእርሻ መሬት፣ በስተግራ በኩል የበቀሉ ተክሎች፣ በቀኝ ደግሞ ፋብሪካ እና ህንጻ አለው። ከላይ ነጭ ርግብ ቅርንጫፍ ይዛለች። የዓርማው ዙሪያ የዓማርኛና የእንግሊዝኛ ጽሁፎች ተጽፈውበታል።

አራት ወንዶች በእንጨት እና በገመድ የተሠራ አሮጌ ድልድይ መግቢያ ላይ ቆመዋል። ከመካከላቸው አንዱ ነጭ ሻማ የመሰለ ነገር ደርቦ፣ ድልድዩን በእጁ እየጠቆመ ነው። ከበስተጀርባ ጥቅጥቅ ያሉ አረንጓዴ ተክሎችና ትናንሽ ዛፎች ይታያሉ።

የ"አማራ ባንክ"አርማና ስም ያሳያል። አርማው ወደ ላይ የሚያመላክት ቀስት የያዘ ሰማያዊ ምስል ሲሆን፣ ከላይ በሰማያዊ የአማርኛ ፊደል “አማራ ባንክ” የሚል ጽሑፍ አለ። ከታች ደግሞ የእንግሊዝኛ ጽሑፍ "አማራ ባንክ" በቢጫ ቀለም ተጽፏል።

በርካታ ልጆች መሬት ላይ ተቀምጠው፣ አንድ አምፖል በሰጠው ብርሃን ስር እየተማሩ ነው። በትኩረት ደብተሮቻቸው ላይ ያተኮሩ ሲሆን፣ ዙሪያው ጨለማ ነው።

አረንጓዴ ጎመን በተከማቸ ሰማያዊ ገንዳ ውስጥ ታስሮ ተቀምጧል። ትላልቅና ደማቅ አረንጓዴ ቅጠሎች ያሉት ጎመን በትንንሽ ጥቅሎች በገመድ ታስሮ ለሽያጭ ቀርቧል።

በሰልፍ የተደረደሩ ብዙ አረንጓዴ እና ቢጫ ቀለም ያላቸው አዲስ የታክሲ መኪኖችን ያሳያል። ከበስተጀርባ በከተማ አካባቢ ያሉ ትልልቅ ሕንፃዎች እና ድልድዮች ሲታዩ ሰዎችም በቦታው ይገኛሉ።

አንድ ገበሬ ሁለት በሬዎችን ተጠቅሞ መሬቱን እያረሰ ነው ። ትዕይንቱ ባህላዊ የግብርና ሥራ ዘዴን ነው ። ከበስተጀርባ ረዣዥም ተራራዎችና ሰፊ ሜዳዎች አሉ ። ይህ ደግሞ የገጠሩን የኢትዮጵያ ገጽታ ይገልጻል።

ረጃጅሙ የአፍሪካ ህብረት ስብሰባ ማዕከል ህንፃ ሰማይ ጠቀስ ክፍል በስተ ግራ ቆሟል። ከፊት ለፊቱ የጉባዔ አዳራሹ ግማሽ ክብ ጣሪያ አለው፤ ሰፋ ያለ አስፋልት መንገድና ዛፎች ቅጥር ግቢውን ይገልጻሉ።

በቀለማት ያሸበረቀ ባህላዊ ቅርጫት ወይም ወጭት ነው። አረንጓዴ ጠርዝ ያለው ሲሆን፣ መሃሉ ላይ ነጭ ክብ አለው። በዋናው ክፍል ጥቁር፣ ነጭ፣ ቀይ፣ ሰማያዊ እና ቢጫ ቀለሞች የተሰሩ ዚግዛግ ቅርጽ ያላቸው ንድፎች በውስጡ አሉ።

አንዲት ሴት የፊቷን ቆዳ በነጭ ቅባት ተቀብታ ቀጥታ ወደ ፊት ትመለከታለች፡፡ ጥቁር ፀጉሯ ወደ ላይ ተጠቅልሏል፡፡ በቀኝ እጇ ቀይና ነጭ የሆነ የጥርስ ሳሙና ይዛለች፡፡ ግራ እጇ ሰማያዊ ክዳን ያለው ክሬም ይዛለች፡፡

ረዥም እና አረንጓዴ በሆነ የተራራ ዳርቻ ላይ ብዙ ተጓዦች እየሄዱ ነው። ተጓዦቹ በጀርባ ቦርሳ ይዘው ባርኔጣና ቀላል ልብሶች ለብሰዋል። ከበስተጀርባ ታላላቅና ሾጣጣ ቅርጽ ያላቸው ሰፊ ተራሮች በጠራ ሰማይ ስር ይታያሉ።

ድንኳን ውስጥ ሆኖ ፈጣን ምግቦችን ለደንበኞች ያቀርባል። በነጭ የሼፍ ልብስ የለበሰ ወጣት በፈገግታ ድስት በእጁ ይዞ በምግብ ማዘጋጀት ላይ ሲሆን፣ ከጎኑ አንዲት ሴት ሰራተኛ ቆማለች። በትልቁ ማሳያ ላይ "አምራን ስፔሻል" የሚል ስም ተጽፏል።

አዲስ የተገነባ ሰማያዊ ቀለም ያለው ረዣዥም የደወል ማማ በእንጨት ፍሬም ተሸፍነዏል። የመስጂዱ ማማ በግንባታ ላይ ሲሆን፣ የኤሌክትሪክ መስመሮች ከሰማያዊው ሰማይ በታች በአካባቢው ተዘርግተዋል።

የሰው ዘር የመረጃ ምንጭ የሆነው አር.ኤን.ኤ እና ዲ.ኤን.ኤ ቅርጽ ቀርቧል፡፡ ጥምዝ የሆነው አር.ኤን.ኤ ስኳርና ፎስፌት ጀርባ ሲኖረው በብዙ ቀለም ተሞልቷል፡፡ ቅርጹ የክሮችን ጥንድ ያሳያል፡፡

ጥቁርና ነጭ ልብስ የለበሱ ሴቶች ወገባቸው ላይ አረንጓዴ ሸማ አውጥተው ሜዳ ላይ እየጨፈሩ ነው። እያንዳንዷ ሴት ጥቅል የሳር ክምር በጀርባዋ አስራለች። ክብ የሆነ አጨዋወታቸው ደስታን ያመለክታል።

ብዙ ተማሪዎች በክፍል ውስጥ ተቀምጠዋል። ቢጫ ሸሚዝ እና ሰማያዊ ልብስ የለበሱት ተማሪዎች በመማሪያ ጠረጴዛ ላይ ደብተር ከፍተው ትምህርት በደንብ ይከታተላሉ።

ደማቅ አረንጓዴ የሆኑ፣ ብዛት ያላቸው ደወል ቃሪያዎች (ካፕሲከም) በገበያ ላይ ወይም ለመሸጥ ተከምረዋል። ቃሪያዎቹ ትኩስና የሚያብረቀርቁ ይመስላሉ። ከበስተጀርባ በትንሹ ብርቱካናማ ካሮቶች ይታያሉ።

በርካታ የበሰሉ ቀይ ፖም በቅጠሎችና በቅርንጫፎች ተሞልቶ በሚገኝ ዛፍ ላይ ነው። ፖምዎቹ በዛፉ ላይ ተንጠልጥለው ለመሰብሰብ ዝግጁ ናቸው። ይህ የተትረፈረፈ ምርት ያለበት የአፕል ዛፍ ነው።

ከቅድመ ትምህርት ቤት (ከኬጅ) የተመረቁ ብዙ ህጻናትን ናቸው ። ልጆቹ የምረቃ ልብስና ኮፍያ ለብሰዋል ፤ በእጃቸውም አበባዎች ይዘዋል። ሁሉም በጣም ደስተኛ እና ለቀጣይ ትምህርት የተዘጋጁ ናቸው።

ይህ ፎቶግራፍ ጥቁር ሰማያዊ ጃኬት እና ጂንስ ሱሪ የለበሰ ወጣት ያሳያል። ወንዱ እጁን በጃኬቱ ኪስ ውስጥ የከተተ ሲሆን፥ ፀጉሩ ጥምዝምዝ ነው፤ ፊቱን ወደ ካሜራው አዙሮ በዝምታ ይመለከታል።

ይህ ምስል አራት ትናንሽ ልጆች ያሉት አንድ ቤተሰብን ያሳያል። ወላጆቹና ልጆቹ በሳር በተሸፈነ የደን አካባቢ ውስጥ ተሰብስበው በደስታ ፈገግ ሲሉ ይገኛሉ። እናትየው አንድ ልጅ ተሸክማለች፤ አባትየው ሁለቱን ይዟል።

አንድ ወጣት በሀምራዊ ሞተር ሳይክል ላይ ተቀምጦ ልዩ መሣሪያ ሲነዳ ቀርቧል። መሣሪያው ለግብርና አገልግሎት የሚውል የሚረጭ ታንከር ከጎን ተጎትቷል። ሞተር ሳይክሉ በሸክላ መንገድ ላይ ሲሆን፣ ከጎኑ አንድ ጎጆና እንጨቶች አሉ። ከርቀትም ሌሎች ሰዎችና ከብቶች ይንቀሳቀሳሉ።

በትልቅ የመሰብሰቢያ አዳራሽ ውስጥ በርካታ ሰዎች በወርቃማ ቀለም ባለው ወንበሮች ላይ ተቀምጠዋል። በፊተኛው ረድፍ የተቀመጡት ሰዎች የንግድ ወይም የመንግሥት ልብስ የለበሱ ናቸው። የተሰበሰበው ብዙ ሰው በተለያዩ አቅጣጫዎች ይመለከታል። የህዝቡ መሳተፍ የመወያየትን ነፃነት ያንጸባርቃል።

ወንድ ሰውዬው አረንጓዴ የራስ መሸፈኛና ቀይና አረንጓዴ ካሬዎች ያሉት ጨርቅ በትከሻው ላይ ለብሷል። ሰፊ ፈገግታ ሲኖረው በአፍሪካዊ ቅርስ እና ባህላዊ ሁኔታ የተከበበ ቦታ ላይ ቆሟል።

የሰማያዊና ብርቱካናማ ቀለም ያለው የውሃ ሞተር ከትልቅ የፕላስቲክ ፓምፕ ጋር ተያይዟል። ፓምፑ አረንጓዴ ቀለም ባለው ትልቅ ቱቦ በኩል ከፍተኛ መጠን ያለው ውኃ ወደ ሩዝ እርሻ እየረጨ ነው። ከፓምፑ ግርጌ ሁለት ቡናማ ጫማዎች ተቀምጠዋል።

አራት ጥቁር፣ ቀይ፣ ሰማያዊ እና አረንጓዴ ቀለም ያላቸው ክዳን ያላቸው የዩኤስቢ ፍላሽ አንጻፊዎች ይታያሉ። እያንዳንዱ ፍላሽ አንጻፊ "THE CAMERA EYE" የሚል ጽሑፍ እና ከጽሑፉ በላይ የብርቱካን ካሜራ ምስል አለው።

ባለ ነጭ የእንጨት መደርደሪያ ከግራጫ ድንጋይ በሚመስል ግድግዳ ላይ ተገጥሟል። ከላይና ከታች በተገጠሙት መደርደሪያዎች ውስጥ በብርቱካናማ ብርሃን የበሩ የማስቀመጫ ቦታዎችና ትንሽ አበባዎች አሉ።

ሰማያዊ ዳራ ያለው "የአገሬ ወተትና የወተት ተዋጾዎች እዚህ ይገኛሉ" የሚል የአማርኛ ርዕስ አለው። በግራ በኩል በክብ ውስጥ ከብቶች በሜዳ ሲግጡ እና "Organic Milk" የሚል ጽሑፍ ተጽፏል። በቀኝ በኩል የወተት ተዋጽኦ ምርቶችና የወተት ፋብሪካ ዕቃዎች ይገኛሉ፡፡

የክራር የሙዚቃ መሳሪያን በእጁ የያዘ የአሻንጉሊት ሰው መሳይ ቅርጽ፤ በግራ እጁ የክራሩን ክሮች እየነካ በሌላኛው እጁ ደግሞ ታችኛው የክራሩ ክፍል ላይ አስቀምጦ ሽቅብ ወደ ላይ ይመለከታል።

በጣም የሚያምር የ አንገት ጌጣጌጥ ሲሆን የተሟላ ለማድረግ የጆሮ ጌጦችም አሉት በ ጥቁር እና ነጭ ብልጭልጭ ነገሮች የተሞላ አይነት ጌጣጌጥ ነው ። ለሴቶች ይህን ጌጣጌጥ ይጠቀሙታል።

ከአየር ላይ በተነሳ ምሽት ላይ፣ በዋና መንገድ ላይ የዘመናዊ የንግድ ማዕከል ያበራል። ሰፊው ህንጻው በዙሪያው በጌጥ መብራቶች ደምቋል፤ ብዙ መኪኖች እና ሰዎች በተጨናነቁ መንገዶች ላይ እየተንቀሳቀሱ ነወ።

ነጭ ቀለም ያላቸውና ብር ቀለም ያለው ብረት ማስጌጫ ያላቸውን ጫማዎች ነው። ጫማዎቹ ሎፈር የሚባሉ የፋሽን ጫማዎች ሲሆኑ ቡናማ የእንጨት ሶል አላቸው። ጫማውን የለበሰው ሰው ጥቁር ሱሪ ያደረገ ሲሆን ከበስተጀርባው ጥቁር ጡብ ግድግዳ አለ።

አንዲት ሴት ባህላዊ የቡና ሥነ-ሥርዓት ስትፈጽም ያሳያል። ሴትየዋ ነጭ የባህል ልብስ ለብሳ፣ ቡናውን በጀበና ወደ ሲኒዎች ትቀዳለች። ከኋላዋ የኢትዮጵያ ባንዲራ ቀለማት ይታያሉ። በምሶቡ ላይ ትልቅ ድፎ ዳቦ አለ፡፡

ጥራት ያለው በርገር በሰሊጥ ዳቦ ተደርጎዏል። በርገሩ ስጋ፣ ሰላጣ፣ ቲማቲም እና አይብ ሲኖረው፣ የተጠበሰ ድንች ከፊት ለፊት ባለው የእንጨት ሳህን ላይ ተደርድሯል።

በጠርሙስ የታሸገ ጥቁር ወይን ጠጅ ቀለም ያለው ቪምቶ (VIMTO) የተሰኘ መጠጥ በነጭ ዳራ ላይ ጎልቶ ይታያል። ወርቃማ ክዳን ያለው የመስታወት ጠርሙሱ ላይ ቀይ እና ነጭ የሆኑ መለያዎች ተለጥፈዋል፤ የምርቱ መጠንም 710 ሚሊ ሊትር ተብሎ ተጽፏል።

ከስድስት ነጭ የእንጨት ወንበሮች ጋር የተዘጋጀ ጥቁር አራት ማዕዘን ቅርጽ ያለው የእንጨት ጠረጴዛ ይታያል። ወንበሮቹ ቀጥ ያሉ የእንጨት ዘንጎች እና የጎን ክፍተቶች ያሉት የጀርባ መቀመጫዎች ያሏቸው ሲሆን፣ ወለሉ አረንጓዴ ነው።

ረዥም በመብራት የተንቆጠቆጠ ድልድይ በሌሊት ውሃው ላይ ብርሃኑን አሳርፏል። ደማቅ መብራቶች ከህንፃዎች ያበራሉ እና በውሃ ላይ ያንፀባርቃሉ። የብርሃን ጨረሮችም ወደ ሰማይ ይዘልቃሉ።

ክብ አርማ የኢትዮጵያ ፖስታ አገልግሎት ድርጅትን ይወክላል። በመሃል ላይ ከታች ወደ ላይ በብርቱካናማ ክብ የተከበበ እጅ የፖስታ ቴምብር የተለጠፈበትን ፓኬጅ ተሸክሞ ይታያል። የአማርኛና የእንግሊዝኛ ጽሑፎች በነጭው የውጭ ክፈፍ ላይ በቅደም ተከተል ተጽፈዋል።

በመንግስት የሚንቀሳቀስ ባለ ሶስት ክፍል የቆሻሻ ማጠራቀሚያ ገንዳ በደማቅ አረንጓዴ፣ ሰማያዊና ቢጫ ቀለም ተለይቶ ይታያል፤ አንድ ትንሽ ሕፃን ደግሞ በብሩህ የሣር መሬት ፊት ለፊት በስተቀኝ በኩል ተደፍቶ ተቀምጧል።

ከሞሪንጋ ዛፍ የተሰበሰቡ ብዙ ረዥም እና ቀጭን የሆኑ ሽፈራው ፍሬዎች ናቸው። ፍሬዎቹ ደማቅ አረንጓዴ ቀለም ያላቸው ሲሆን፣ በነጭ ጨርቅ ላይ ተከምረዋል። አንድ ሰው ሰማያዊ ሱሪ ለብሶ ተቀምጦ ፍሬዎቹን በማስተካከል ላይ ነው።

ትላልቅ ነፋስ በሚተነፍስበት በጀልባ ላይ፣ በርካታ ሰዎች በውቅያኖስ ላይ ተጉዘዏል። አብዛኛዎቹ ተሳፋሪዎች ለሕይወት ማዳኛ የሚያገለግሉ ብርቱካናማ ለብሰዋል። በጀልባው መሃል ላይ ቀይ ልብስ የለበሰ ሰው በረዥም ዱላ በኩል ቆመዏል።

ሰማያዊ ክዳንና ቢጫ አካል ያለው ቅባት መያዣ ማሸጊያ ቀርቧል። መለያው ላይ ንፁህ የፔትሮሊየም ጄሊ፣ ዋናው ዓይነት መሆኑን በግልጽ ተጽፏል። ቅባቱ ቆዳን ለማለስለስና እርጥበት ለመጠበቅ በሰፊው ይውላል። ለብዙ ዓመታት የታወቀ የቆዳ መከላከያ ምርት ነው።

እርከኖችና በድንጋይ ግንቦች የተገነቡ እርሻዎች በገደል ኮረብታ ላይ ይገኛሉ። ብዙ ወጣት ዛፎች እና ችግኞች በእያንዳንዱ እርከን ላይ ተክለዋል። የታችኛው ክፍል ሙዝ የሚመስሉ ትላልቅ ቅጠሎችን ጨምሮ በብዙ አረንጓዴ ዕፅዋት የተሞላ ነው።

በርካታ የትምህርት መሳሪያዎች በደማቅ ቢጫ ዳራ ላይ ተዘርግተዋል። በቀለም እርሳሶች፣ እስክሪብቶዎች እና ማርከሮች ጎን ለጎን የውሃ ቀለም ቤተ-ስዕል፣ እርሳስ መቅረጫ፣ ስቴፕለርና የመጻፊያ ደብተር ይታያል። ሰማያዊ፣ አረንጓዴ፣ ሮዝ እና ሌሎች ደማቅ ቀለሞች ያሏቸው ዕቃዎች ስብስቡን ያድምቁታል።

ብዙ ምእመናን ነጭ ልብስ ለብሰው በእምነት ሰላማዊ ሰልፍ ላይ ተሰልፈዋል። ተሳታፊዎቹ በትላልቅ የእንጨት መስቀሎችና ዘንጎች እጃቸውን ወደ ላይ አቅንተዋል። ከበስተጀርባ የተገነቡ ሕንጻዎችና ዛፎች አሉ። የመንፈሳዊ በዓል ትዕይንት ነው።

አንዲት ወጣት ሴት ጥቁር ሻሽና የአንገት ሐብል ለብሳ ከኋላዋ ቆማ የልጅቷን ጉንጭ እየሳመች ፈገግ ትላለች። ልጅቷ ሰማያዊና አረንጓዴ ቀለም ያለው ልብስና ጥቁር የአንገት ሐብል ለብሳለች። ከበስተጀርባ ሌሎች ሰዎች ተቀምጠዋል።

ከጣሪያ በተንጠለጠሉ ቀይ የመጠጫ ሳህኖች በተሞላ ትልቅ የዶሮ እርባታ ቦታ ቡናማ ዶሮዎች በብዛት ይገኛሉ። ዶሮዎቹ በሽቦ መረብ ውስጥ ታጥረዋል። የከብት እርባታው በገጠር አካባቢ የሚገኝ ይመስላል።

ባህላዊ አለባበስ የለበሱ ሴቶች በረዥም ፀጉራቸውና በሣር ቀሚሶቻቸው ተሰልፈዋል። በአረንጓዴ ልብስ ያጌጡ ወንዶች በመካከላቸው ቆመዋል። የአንዱ ወጣት እጅ አንዷን ሴት ለመርዳት ተዘርግቷል፤ የባህል ሥነ-ሥርዓት ይካሄዳል።

ሰማያዊ፣ ቀይና ነጭ የሆኑ የተለያዩ ምርቶች በመደርደሪያዎች ላይ ተደርድረዋል። በመሃል ረድፍ ላይ ሦስት Anchor የተሰኙ ወተት ዱቄቶች ቆርቆሮዎች ይገኛሉ። ከታች ደግሞ ቀይ መክደኛ ያላቸው የሩዝ ፓኬጆች አሉ። የሕፃናት ዳይፐር ፓኬጆች ከላይ በስተቀኝና ግራ በኩል ተቀምጠዋል።

የጥምቀት በዓል አከባበር ይመስላል። ነጭ ካባና ጠምጥም የለበሱ ቀሳውስት በሰማያዊ የውሃ ገንዳ ዙሪያ ቆመዋል። በካባዎቻቸው ላይ ቤተ ክርስቲያን ተስላለች፤ ከበስተጀርባ ብዙ ሰዎችና የከተማ ገጽታ ይታያል።

ሁለት ባለሥልጣናት በጠረጴዛ ፊት ለፊት ተቀምጠው ስምምነት ሲፈርሙ ይታያል። ሁለቱም ጥቁር ሱፍ የለብሰው ሲሆን፤ ከበስተጀርባው የኢትዮጵያ ባንዲራ እና የተቋም ምልክት ያለበት ባንዲራ ተሰቅሏል። ከጎናቸው በቆሙ ሁለት ሰዎች የታጀቡት ባለሥልጣናት አስፈላጊ በሆነ ስብሰባ ላይ መሆናቸውን ያሳያል።

ብርቱካናማ ቀለም የተቀባ ግድግዳ እና ከፊት ለፊት ቡኒና ነጭ የጠረጴዛ ልብስ የተነጠፈባቸው የራት ጠረጴዛዎች በሬስቶራንት ውስጥ አሉ። ግድግዳው ላይ የተለያዩ ሥዕሎች እና መስታወት የተሰቀለ ሲሆን በላዩ ላይ ደግሞ ነጭ አበባዎች ተቀምጠዋል። ወለሉ ግራጫማ ነው።

ቦታው በዋነኛነት የተለያዩ ቀለማት ባላቸው የፕላስቲክ ወንበሮችና ጠረጴዛዎች የተሞላ ነው። በግልጽ የሚታዩት ወንበሮች ቢጫ፣ አረንጓዴ እና ወይን ጠጅ ቀለም አላቸው። ጠረጴዛዎቹ ደግሞ ሰማያዊ ናቸው።

የተለያዩ አቅጣጫዎች የሚታዩ ሶስት የሾላ ወተት ጠርሙሶች ተቀምጠዋል። ጠርሙሶቹ ሰማያዊ ክዳንና በሰማያዊና ነጭ መለያ የታሸጉ ናቸው። በጠርሙሶቹ ስር አረንጓዴ የሳር ምድርና በላዩ ላይ የከብቶች ምስል ተስሏል። በላያቸው ላይ "ሾላ ወተት" የሚል ጽሑፍ አለ።

እጅግ ረዣዥም እና ቅርንጫፎች ያሉት ቀንድ ያለው ባለ ወርቃማ ቡኒ አጋዘን ይታያል። ነጭ የሆድ ክፍል ያለው እና የጆሮዎቹ ጫፎች እና የጆሮዎቹ ጫፎች ጥቁር ናቸው። አፈሩ ቀይ የሆነ ደረቅ መሬት ላይ ቆሟል፤ ከኋላው ብዥ ያለ ነው።

ስለ ፖሊስ ማዕረጎች በግልፅ ተዘርዝረዋል። ማዕረጎቻቸው በሰማያዊ ቀለም የተፃፈ ሲሆን የኢትዮጵያ ሰንደቅ አላማም ይገኝበታል። እያንዳንዱ ማዕረግ የራሱ የሆነ ምልክት እና መለያ አለው።

ትልቅ ክብ በሆነ የብረት ሳህን ላይ የተነጠፈች ትልቅ እንጀራ በብዙ አይነት የአትክልት እና የስጋ ወጦች ተከባለች። መሃሉ ላይ ቢጫ ቀለም ያለው ድንች ጥብስ እና ቀይ ስጎ ያለው ፓስታ ይገኛሉ። ጠርዙ ላይ የተጠቀለለ እንጀራ ተቀምጧል።

ውሃው ጥርት ባለ ወንዝ ውስጥ በድንጋይ የተሠሩ ሁለት መንገዶች ይታያሉ። እነዚህ የድንጋይ ግድቦች የወንዙን ፍሰት የሚቀንሱ አሉ። ከታች በቀኝ በኩል፣ ነጭ ሸሚዝ የለበሰች አንዲት ሴት የዜና ዘገባ እያቀረበች ስትታይ፤ ከታች ደግሞ ቀይ የዜና መግለጫ ጽሑፍ ተቀምጧል።

የእንጨት እጀታ ያላቸው ነጭ ፕላስቲክ መጥረጊያዎች በደማቅ አረንጓዴ ግድግዳ እና ቢጫ ምሰሶ ላይ ተደግፈው ይታያሉ። መጥረጊያዎቹ በሁለት ስብስቦች ተደራጅተው በቼከርቦርድ ቅርጽ ባለው ወለል ላይ ቆመዋል።

በቅጠል ላይ የተቀመጡ ብዙ የበሰሉ እና ያልበሰሉ ፓፓያዎች ተሰብስበዋል። ፍሬዎቹ በአብዛኛው አረንጓዴ ሲሆኑ፣ አንዳንዶቹ ደግሞ ቢጫና አረንጓዴ መሃል ያላቸው ናቸው። ሁለት የጫማ ጫፎች ከታች በኩል አሉ።

በርካታ ትንንሽ የመስታወት ጠርሙሶች ተሰባጥረው ወለሉ ላይ ተቀምጠዋል። ጠርሙሶቹ ቢጫ መለያና ብርቱካናማ ክዳን አላቸው፤ በውስጣቸውም ጂን የሚባል ፈሳሽ አለ። መለያው የድኩላ ምስል ሲኖረው፣ ይህም በኢትዮጵያ ውስጥ የተለመደ መጠጥ ነው፡፡

ጥቁር አደይ ላይ፣ ነጭ ክብ ቅርጽ ያለው የንድፍ ምልክት ይታያል። ቅርጹ የእንግሊዝኛውን "G" እና "a" ፊደላትን የሚያስታውስ ሆኖ፣ የውስጠኛው መስመር ከውጫዊው መስመር ጋር ተጠላለፏል። ጠርዞቹ ክብ መልክ አላቸው።

ከፊት ጠቅላይ ሚኒስቴር ዶክተር አብይ አህመድ ፤ በቀኝ እና በግራ የተሰበሰቡ ሰዎች ፤ ኮዳዎች ከጀርባ የኢትዮጵያ ባንዲራ ከማይክ ጠረንቤዛው ላይ አለ።

በአንድ የትምህርት ክፍል ውስጥ፣ በቢጫ ስክሪን ላይ የፊዚክስ ቀመሮች ይታያሉ። ስክሪኑ ጥቁር ሰሌዳ ላይ የተገጠመ ሲሆን፣ በሰሌዳው ላይ የተጻፉ የእንግሊዝኛ ጽሑፎች ይታያሉ። ከታች በኩል ጥቂት ተማሪዎች ይታያሉ።

ጥንታዊ የሚመስል ቢጫ ቀለም ያለው ህንጻ ሁለት ቀይ ሾጣጣ ጣራዎችና የድንጋይ ቅስቶች አሉት። በዋናው መግቢያው አጠገብ "እንኳን ወደ ደሴ ሙዚየም በደህና መጡ" የሚል የእንግሊዝኛና የአማርኛ ጽሑፍ ያለበት ምልክት ቆሟል። ከበስተጀርባ ኮረብታዎችና ዛፎች አሉ።

ከላይ ባሕሌ ኢትዮጵያን ምግብ የሚልን ፅሁፍ የተሸከመ ጥቁር ሌኢዲ ከሱ በስተግራ የተከፌፈሉ የተለያዩ ምግቦችን የሚያሳይ ቲቪ ፤ ፊታቸውን ያዞሩ አንድ ሴት እና ወንድ ቢጫ ቲሸርት ከኋላው በአረንጓዴ ፅሑፍ የተፃፈበት የለበሱ

ባለሶስት መቀመጫ ያለው ሶፋ ከፊት ለፊት አለ። ሶፋው ጥቁርና ግራጫ ባለው የአበባ ቅርፅ ባለው ጨርቅ ተሸፍኗል። የታችኛው ክፍልና የእጅ መደገፊያው ቀይ ቡናማ እንጨት ሲሆን፣ ወለሉ አፈር ነው።

ጥቁር ገመድ ያለው ማይክሮፎን ነው። ማይክሮፎኑ ድምጽን ለመቅረጽ ወይም ለማጉላት የሚያገለግል ነው። ከታች የተጠቀለለው ረጅም ጥቁር ገመድ በጫፉ ላይ የጆሮ ማዳመጫ መሰኪያ አለው። ይህ መሳሪያ ለሙዚቃ፣ ለንግግር ወይም ለካራኦኬ የሚያገለግል ነው።

ደማቅ ሰማያዊ ቀለም ያለው እግር ኳስ በነጭ ጀርባ ላይ ብቻውን አለ። ኳሱ በአምስት ማዕዘን ቅርጽ በተቆራረጡ ቁርጥራጮች ተሰፍቷል፣ የዓለማቀፍ ኳስ መልክ አለው።

ከእርሻ ላይ አዲስ የተለቀሙ ብዙ ቀይ ፖም ናቸው ። ፖሞቹ በጥልቅ የፕላስቲክ ሣጥኖች ውስጥ ተሞልተው ለሽያጭ ወይም ለመጓጓዝ ተዘጋጅተዋል ። ፖሞቹ ቀይ እና ቢጫ ቀለማቸው የተደባለቀ ሲሆን፣ ትኩስነታቸው ጎልቶ አለ።

ከመጠን በላይ የተጨናነቀች ጀልባ ውስጥ በርካታ ሰዎች ከኋላ ወደ ፊት እየተመለሱ ነው። በጀልባው ጫፍ ላይ የካሞፍላጅ ልብስ የለበሱ ሦስት ወታደሮች መሣሪያ ይዘው የቆሙበት የባህር ላይ አቅጣጫ።

ይህ ምስል በትልቅ የሙዝ እርሻ ውስጥ ያልበሰለ ሙዝ የያዘ ግንድ ያሳያል። ከፊት ለፊት ብዙ ሙዞች ተሰብስበው ሲታዩ፥ ከኋላ ደግሞ አረንጓዴ ቅጠሎች ያሏቸው ሌሎች የሙዝ ዛፎች እና አልጋ አልጋ የተያዘ የእርሻ መሬት ይታያል።

ትልቅ አረንጓዴ ዛፍ ላይ ቡኒ ቀለም ያላቸውና ረጅም ቅርፊት ያላቸው ዘሮች ተንጠልጥለዋል። ዛፉ ጥቃቅንና ቅጠላማ ሲሆን በሰፊው ይሰራጫል። ቅርፊቱ የዛፉን ቀንበጦችና ቅጠሎች እንደያዘ ናቸው።

መሬት ላይ የተዘረጋ ሰፊ የማስታወቂያ ባነር የቪዥን ክሊኒክና የምርመራ ማዕከል አገልግሎቶችን ያብራራል። ማዕከሉ የጤና አገልግሎቶችን፣ የላቦራቶሪና የምርመራ ክፍሎችን 24 ሰዓት ይሰጣል

ከቤት ውጪ ባለው መጋዘን ስር ጠረጴዛዎች ለምግብ ዝግጅት ተደርድረዋል። ረጅም አራት ማዕዘን ቅርፅ ያላቸው የእንጨት ጠረጴዛዎች ከወንበሮች ጋር ተቀምጠዋል። ጠረጴዛዎቹ ላይ ሳህኖችና የአበባ ማጌጫዎች አሉ። መጋዘኑ በትንንሽ መብራቶች ያጌጠ ነው። ከጀርባ ያለው ስፍራ ክፍት አየር ነው።

መነጽር ያደረገች አንዲት ሴት በዜና ሽፋን ወይም ቃለ ምልልስ ላይ ቀርባለች። ሴትየዋ ነጭ ጃኬት የለበሰች ሲሆን፣ ከጀርባዋ ደግሞ የከተማ ዕቅድ ወይም ካርታ ይታያል። ከስር በትልቅ ሰማያዊ መስመር ላይ የአማርኛ ጽሑፍ ተቀምጧል።

ትልቅ ክብ የገለባ ክዳን ያለው ባህላዊ ጎጆ ቤት በአረንጓዴ ሜዳ ላይ ይታያል። ግድግዳው በቀርከሃ ግንዶች የተሰራ ነው። አንድ ሴት በሩ ላይ ቆማለች፤ በዙሪያውም ሁለት ህፃናት እና አንድ ወንድ ይገኛሉ። ሰማዩ ጥርት ያለ ሰማያዊ ነው።

ባህላዊ ጭፈራዎች እንደየአካባቢው የተለያዩ ሲሆኑ የተለያየ አልባሳትን በመልበስ ይከወናሉ። በጎንደርና እና በጎጃም አካባቢ ወንዶች ቁምጣ (አጭር ሱሪ) ሴቶች የተዝጎረጎረ ቀሚስ ይለብሳሉ።

ብዙ ምሩቃን ጥቁር ቀይ ካባና ጥቁር የጭንቅላት ካፕ ለብሰው በተመረቅንበት አዳራሽ ውስጥ ተቀምጠዋል። በተቀመጡበት ረድፎች መሃል አንድ ወጣት ልጅ ሰማያዊ ሱፍ ለብሷል። ከበስተጀርባ የ አዲስ አበባ ዩኒቨርስቲ የምረቃ ማስታወቂያ ሰሌዳ አለ።

ይህ ምስል "Play, Learn and Grow Together" የሚል የእንግሊዝኛ ጽሑፍ ያለበትን ግድግዳ ያሳያል:: ግድግዳው ላይ የካርቱን ሥዕሎች ተሥለዋል:: ሥዕሉ የሕፃናት ማቆያ ወይም መዋዕለ ሕፃናት ግድግዳ ይመስላል::

ጥንድ ጥቁር የቆዳ ቦት ጫማዎች ናቸው። ጫማዎቹ ከፍተኛ ሸንቃጣ ያላቸው፣ በአንገትጌው ላይ ባለ ጠቋሚ መያዣዎች የተገጠሙ ጥቁር ማሰሪያዎች አሏቸው። የታችኛው ክፍል ወፍራም እና ጥልቀት ያለው ስኒከር ይመስላል። የጫማዎቹ ጣት ክፍሎች ደህንነትን የሚያጎናጽፍ ጠንካራ መልክ አላቸው።

ዛፉ ላይ የተንጠለጠሉ ደማቅ ቀይ ቀለም ያላቸውንረጃጅም ቃሪያዎች ናቸው። ቃሪያዎቹ ለመሰብሰብ ዝግጁ የሆኑ ሲሆን፣ በአረንጓዴ ግንዶችና ቅጠሎች የተከበቡ ናቸው። መሬቱ ጥቁር ፕላስቲክ ወይም ሽፋን የተደረገበት ሲሆን ይህም የተደራጀ የእርሻ ሥራ ያመለክታል።

ሁለት ጥቁር ሽቦ አልባ የጆሮ ማዳመጫዎች (earbuds) እና ክፍት የመሙያ ማስቀመጫቸው በቅርበት ያሳያል። የጆሮ ማዳመጫዎቹ በእንጨት ዴስክ ላይ ተቀምጠው ለአገልግሎት ዝግጁ እንደሆኑ ያመለክታሉ።

መግቢያው ላይ “አለርት የድንገተኛ አደጋ ሕክምና ማዕከል” የሚል ጽሑፍ ያለበት ባለ አንድ ፎቅ ሕንፃ ነው። ሕንፃው በግራጫ ድንጋይ የተሰራ ሲሆን ከፊት በር በኩል ሰዎች ይገኛሉ። ዛፎች እና የቅርንጫፍ ጥላዎች በላዩ ላይ አሉ።

ከጥጥ የተሰራ ረጅም ግራጫ ቀሚስ፣ የባህል ልብስ፣ ነጭ ጀርባ ላይ ያሳያል። ቀሚሱ በአንገትጌው፣ በእጅጌው፣ መቀነቱ እና በእግርጌው ላይ ደማቅ ቀለም ያለው ጥልፍ አለው። ቀሚሱ በወገቡ ላይ በመቀነት ታስሯል።

የፖለቲካ መሪዎች በቅንጦት በተዘጋጀ ክፍል ውስጥ ተቀምጠው ውይይት ሲያደርጉ ይታያሉ። በክፍሉ ውስጥ ትራስ የተደረደሩ ወርቃማ ወንበሮች፣ የቡና ጠረጴዛዎች እና መብራቶች አሉ። በጠረጴዛው ላይ የኢትዮጵያ እና የሶማሊያ ባንዲራዎች እንዲሁም መነጽሮችና የአበባ ማስቀመጫዎች ይገኛሉ።

አንድ ሽማግሌ ነጭ ባህላዊ ልብስና ሻሽ ለብሶ፣ ቡኒ ቀለም ያለው ምንጣፍ ወይም ጨርቅ ታቅፎ እየተራመደ ነው። ከበስተጀርባ በብዛት የተሰበሰበ ሕዝብ ከነጭ አጥር ጀርባ ይታያል። በግራ በኩል ጥቁር ልብስ የለበሰ የፀጥታ ሰው ቆሟል።

ቢጫ ቀለም ባለው ሻንጣ የታሸጉ በርካታ ኑርተን ፔቲት ቤውሪ የሻይ ብስኩት ፓኮች በሱቅ መደርደሪያ ላይ ተደርድረዋል። የብስኩት መጠቅለያዎቹ ጥቁር ቡኒ ፊደላት ሲኖሯቸው፣ ከታች ደግሞ ሌሎች የተለያዩ ቀለማት ያላቸው ምርቶች አሉ።

የዜና የቴሌቪዥን ማሠራጫ ነው ። ዋናው ምስል ብዙ ተማሪዎች በአንድ ትልቅ የመጻሕፍት ቤት ውስጥ ተቀምጠው ሲያጠኑ እና ሲያነቡ ነው። በግራ ገጹ ጥግ ደግሞ የምልክት ቋንቋ ተርጓሚ ዜናውን እየተረጎመች ነው።

ቢጫ ቀለም ያለው ባለ ብዙ ፎቅ የመንግስት ህንጻን ያሳያል። ሕንፃው የፌዴራል ትምህርት ሚኒስቴር መሆኑ በላዩ ላይ ተጽፏል። ከፊት ለፊት፣ በመንገዱ ላይ ጥቂት መኪኖች ይታያሉ።

የ1ኛ ደረጃ ተማሪዎች ክፍላቸው ውስጥ ለሦስት ቁጭ ብለው መምህር እየተከታተሉ ይገኛሉ እንዲሁም ደግሞ እየጻፉ ሲሆን። ትምህርት ከአንደኛ ደረጃ ጀምሮ መሰራት ያለበት ወሳኝ ነገር ነው።

የአረንጓዴ ጣሪያ እና ቡናማ ግድግዳዎች ያሉት ባለ ሁለት ፎቅ ዘመናዊ ቤት ከፊት ለፊት አለ። ቤቱ በአቀባዊ ረዣዥም መስኮቶች ያሉት ሲሆን የፊት መግቢያው ደግሞ በቡናማ ጡብ የተከበበ ነው። ከቤት ፊት ለፊት የተነጠፉ መንገዶችና የሣር ሜዳ አለ።

ብዙ ተመራቂ ተማሪዎች ጥቁር ጋውንና ቀይ ስካርፕ ለብሰው በክብረ በዓል ላይ ተሰብስበዋል። አንዳንዶቹ አበባ ይዘው ሌሎች ደግሞ የኮቪድ-19 ጭንብል አድርገው ይታያሉ። ይህ የደስታ ስብስብ ለትምህርት ብሩህ ተስፋን ያመለክታል።

አንድ ረጅም ጠረጴዛ ነጭ የጨርቅ ልብስ ለብሶ መሃሉ ላይ ሐምራዊ አበባዎችና ቅጠሎች ተዘርግተዋል። ነጭ ሳህኖች በሰማያዊ ወንበሮች ፊት ለፊት ተቀምጠዋል። ቦታው ነጭ የጣሪያ ጨርቆችና ብዙ ሐምራዊ ተክሎች ያሉት የውጪ በዓል መድረክ ነው።

ትዝታ ተሰኘው መጽሐፍ ሽፋን በላይኛው በኩል በትልቅ ቢጫ ቀለም "ትዝታ" የሚለው ቃል ተጽፏል። ከስር ደግሞ የደራሲው ምስል በጥቁርና በነጭ ቀለሞች ይታያል።

ደማቅ አረንጓዴ ቀለም ያላቸው የጎመን ቅጠሎች ከፊት ለፊት ይገኛሉ። ቅጠሎቹ ትልቅና የልብ ቅርጽ ሲኖራቸው ጥቁር ወይንጠጃማ ግንድ አላቸው። ተክሉ በቀይ ቡናማ አፈር ውስጥ በደንብ ያድጋል።

በዝናባማ የአየር ሁኔታ ጊዜ የተነሳ የሚያምር የወንዝ ገጽታ ነው። ወንዙ በሰፊ አረንጓዴ ደን ውስጥ ሲፈስ፥ በሩቅ ደግሞ ከተማዋ ትታያለች። ሰማዩ የከበደና ደመናማ ነው።

በመስቀለኛ ስፌት ዘዴ የተሠራ የጥልፍ ንድፍ ተዘጋጅችቷል። ንድፉ በካሬ ወረቀት ላይ የተቀረጸ ነው። ቀይ፣ አረንጓዴ፣ ጥቁር እና ቢጫ ቀለሞችን ይጠቀማል። ትላልቅ አልማዝ የሚመስሉ ቅርጾች መሃል ላይ አሉ።

አራት ሴቶች ባህላዊ ነጭና ደማቅ አልባሳትን እንዲሁም የብር ጌጣጌጦችን ለብሰው፣ በአረንጓዴ ተራራማ ዳገት ፊት ለፊት ቆመዋል። አንዷ ሴት ቢጫ መስቀል ያለበት ነጭ ኮፍያ አድርጋለች።

ብዙ ሴት የጤና ባለሙያዎች የፊት ጭንብልና ነጭ ጓንት አድርገው በሰማያዊ ልብስ ተደራጅተው በአደጋ ጊዜ ህክምና ላይ ያለችውን ሴት በአንድ የሆስፒታል አካባቢ ላይ ተኝታ ወንበር ላይ አዲርገው እየረዳት።

በእጅ የተሠራ ቡናማ የሽቦ ቅርጫት ይታያል። ቅርጫቱ የተሰፋው ደረቅ በሆኑ የእንጨት ዘንጎች ነው። ክብ ቅርጽ ያለው አፉ የተጠቀለለ ጠርዝ አለው። ለመያዣነት የሚረዳ ጠንካራ ቀለበት ከላይ ተያይዟል።

ከረጅም የግንብ ድልድይ በላይ ቢጫ ኤክስካቫተር ቆሟል። ኤክስካቫተሩ የፊት ክንዱን ወደታች በአረንጓዴ ዕፅዋት ወደተሸፈነው ወራጅ ውሃ ውስጥ አውርዶ ይታያል። በርካታ ሰዎች በማሽኑ ዙሪያ ተሰብስበው ስራውን ይመለከታሉ።

የ"አዲስ አበባ" ከተማን የከተማ ገጽታ ። ስፍራው በትላልቅ ዘመናዊ ሕንፃዎች የተሞላ ነው። በታችኛው ክፍል ላይ ብዙ መኪኖች በትራፊክ መጨናነቅ ውስጥ ሆነዋል ።

አንዲት ሴት በባህላዊ የቡና ሥነ ሥርዓት ላይ ናት። ሴትየዋ ነጭ ባህላዊ ልብስና ቀይ፣ ቢጫ፣ አረንጓዴ የጠረጴዛ ልብስ አድርጋለች። ከጥቁር ጀበና ወደ ትናንሽ ነጭ የቡና ሲኒዎች እየቀዳች ነው። ብዙ ትናንሽ ሲኒዎች ክብ ጠረጴዛ ላይ ተቀምጠዋል።

የአንድ ወንድ አካል ሞዴል ላይ በመስመሮች በመታገዝ እንደ ራስ ፣ ክንድ ፣ ደረቱ ፣ እግር እና ቁርጭምጭሚት ያሉ የውጭ አካላት ተለይተው ተጠቁመዋል።

በገጹ ላይ የሴትና የወንድ ዝነኞች ምስሎች እንዲሁም በትራፊክ የተሞላ የከተማ መንገድ ምስልና ከርዕሰ ጉዳዮች ጋር የተያያዙ ሌሎች ፎቶዎች በየክፍሉ ተቀምጠዋል።

ከጥቁር ዳራ ላይ ያለ መስቀል ነው። በመስቀሉ መሃል፣ በሁለት ትናንሽ አራት ማዕዘኖች ውስጥ፣ ቅድስት ማርያም እና ሕፃኑ ኢየሱስ ሥዕሎች በጥቃቅን ተስለዋል። የእጀታው የላይኛው ክፍል ቅርጽ ያለው ሲሆን፣ ታችኛው ክፍል ደግሞ የአበባ ቅርጽ ያለው ንድፍ አለው።

ሐምራዊ እና ሰማያዊ መብራቶች ያለው የውስጥ የመዝናኛ ቦታ ይታያል። መካከለኛውን የሚያዋስኑ ሁለት ትልልቅ የእንጨት ምሰሶዎች ሲታዩ፣ ነጭ ስክሪን ከበስተጀርባ አለ። በክፍሉ ዙሪያ የተለያዩ ሀገራት ባንዲራዎች በአንድ ረድፍ ተሰቅለው ይታያሉ። የእንጨት ጠረጴዛዎችና ወንበሮች በጨለማው ክፍል ተደርድረዋል።

ቅርጽ ያለው ነጭ የድንጋይ በር ፊት ለፊት የገበያ ቦታ ይታያል። ብዙ ሰዎች ባለብዙ ቀለም ልብሶች ለብሰው፣ አንዳንዶቹም በጃንጥላ ተጠልለው መሬት ላይ ተቀምጠዋል። ሕንፃው የሸካራነት ጥለት ያለውና በአረብኛ ጽሑፍ ያጌጠ ነው።

ባህላዊ የሸክላ የቡና አፍላዎች ወይም ጀበናዎች በሽመና ቅርጫት ውስጥ ተቀምጠው ይታያሉ። ጀበናዎቹ የሚያብረቀርቅ ጥቁር ቀለም ያላቸው ሲሆን፣ አፈሙዝና እጀታ አላቸው። ቅርጫቱ ቆሻሻ በሆነ ቡናማ አፈር ላይ ተቀምጦ ሲሆን በአጠቃላይ ምስሉ ላይ ብርሃን ይንጸባረቃል።

የተለያዩ መጠኖች ያላቸው ብዙ በእጅ የተሰሩ ቅርጫቶች በንጣፍ ላይ ተዘርግተዋል። ቅርጫቶቹ ከሰማያዊና ከሐመር-ቡናማ የተጠላለፈ ቁስ የተሰሩ ሲሆን፣ ክብና ግማሽ ክብ ቅርጽ አላቸው። በቅርጫቶቹ ላይ በስርዓት የተሰሩ ዲዛይኖች ይስተዋላሉ፡፡ የባህላዊ ጥበብና የቤት ማስጌጫን ውበት ያንጸባርቃል።

ለብዙ ዓይነት መሣሪያዎች የሚያገለግሉ ጥቁር ጫፎች ያሉት የኃይል መሙያ ገመድ ይታያል። ገመዱ በመሃል ላይ ተሰብስቦ አንድ ነጠላ የዩኤስቢ መሰኪያ አለው። ገመዶቹ በንጹሕ ነጭ ዳራ ላይ ተዘርግፈው የተለያዩ የኃይል መሙያ ጫፎችን ያሳያሉ።

ሮቦት ሰዎች የሚሰሩትን ስራ መሰራት የሚችል የፈጠራ ስራ ነው። ይህ ሮቦት ቤት በመወልወያ እያፀዳ ነው። የሰዉ ልጅ ሚያወጣዉን ጉልበትና ሰዐት ለመቀነስ ይረዳል።

አሪፍና ትኩስየሆኑ የአትክልትና ፍራፍሬ አይነቶች በመሸጫ መደብሮች ላይ ተቀምጠው ይገኛሉ ሙዝ ፥ማንጎ፥ አቡካዶ አይነት የአትክልትና ፍራፍሬ አይነቶች መደርደሪያው ላይ ይገኛሉ። እነዚህ ለጤናችን በጣም ተስማሚ የሆኑ አትክልትና ፍራፍሬወች ናቸው።

ስድስት ጥቁር ጠርሙሶች 'ሶፊ ማልት' (SOFI MALT) የሚል ስያሜ ያለበትን አልኮል የሌለውን መጠጥ ነው። እያንዳንዱ ጠርሙስ ቢጫና ቀይ ጽሑፍ ያለበት ስያሜ ያለው ሲሆን በቡሽ ላይም የአማርኛ ጽሑፍ አለው።

ከውኃ አካል አጠገብ ባለው ሰፊ መሬት ላይ በሩቅ ትልቅ የሃይማኖታዊ በተ ክርስቲያን ። ሕንፃው ክብ ጉልላት ያለው ነው፡፡ ከፊት ለፊቱ ሰማያዊ ቀለም ያለው ውሃ አለ። ሰማዩ ጭጋጋማ ሆኖ ሰማያዊ ቀለም ይዟል።

አንድ ትልቅ ሰማያዊ የማስታወቂያ ሰሌዳ *'ፔዳል' የተባለውን የእግር ሽታ የሚያስወግድ ሳሙና ያስተዋውቃል። በማስታወቂያው ላይ ሁለት የሰው እግሮችና አንድ ወይንጠጅ ሳሙና ይታያሉ። ከማስታወቂያ ሰሌዳው በታች አንድ ጥቁር ጃኬት የለበሰ ሰው ቆሟል፤ በዙሪያውም እቃዎችና ሰማያዊ ዣንጥላ አሉ።

ጥቁር እና ነጭ ቀለም ያላቸውን ሁለት በሬዎች በመጠቀም መሬቱን እያረሰ ነው። ገበሬውም በእጆቹ ከበሬዎቹ ኋላ ያለውን ማረሻ ሞፈርና ቀንበር ይዟል። በሬዎቹና ማረሻው ጥቁር ቡኒ ቀለም ያለውን የአፈር መሬት እየገልበጡ ነው።

ሁለት ሰራተኞች በግንባታ ቦታ ላይ ሲሚንቶ ብሎኮችን በሜካኒካል ማሽን ሲሰሩ ያሳያል። ማሽኑ አረንጓዴ ሲሆን፣ ሰራተኞቹም ብሎክ እየሰሩ ከበስተጀርባ በተገነባ ቤት ፊት ለፊት ይገኛሉ።

በቀዶ ጥገና ክፍል ውስጥ ያለ የጤና ባለሙያ ። ግለሰቡ አረንጓዴ የሕክምና ልብስ፣ ሰማያዊ ኮፍያ፣ ጭንብልና መነጽር ለብሷል። ከበስተጀርባ በዘርፍ በኩል የመንጠባጠብያ ከረጢትና የመሳሪያ መቆጣጠሪያ ማሽን ይታያል። የአማርኛ ጽሑፍ ከላይ በሰማያዊ ዳራ ላይ ተጽፏል።

የዘይት አብረቅራቂነት ያለው ከቂጣ የተሰራ በርበሬ ያለው ጨጨብሳ የተባለው ምግብ በጥቁር ጣባ ላይ ቀርቧል። በምግቡ ላይ ያለው ዘይትም የብርሃን ነጸብራቅን ያንጸባርቃል።

የ“ሐበሻ የባህል ቤት” ወይም ሬስቶራንት መግቢያ ነው። ሕንፃው ዘመናዊ እና ባህላዊ የእንጨት እና የድንጋይ ማስዋቢያዎችን አጣምሯል። ሰዎች ከቤት ውጪ ተቀምጠው አሉ፣ ይህም ምቹ እና ዘና ያለ መስተንግዶ እንደሚሰጥ ያመለክታል።

ረጃጅም ኮንቴይነሮች ባሉበት ማከማቻ ስፍራ በብርቱካናማ ከረጢቶች የተጫነ ትልቅ የጭነት መኪና ቆሟል። ከረጢቶቹ በከፍተኛ ጥንቃቄ ተደርድረዋል። ሠራተኞች ከኮንቴይነሮቹ አጠገብ ቆመዋል።

ረዣዥም ቢጫና አረንጓዴ ቀለም ያላቸው ሦስት ታክሲዎች በመንገድ ዳር ተሰልፈዋል። ከበስተጀርባ የጭነት መኪና እና ሰዎች ያሉ ሲሆን፣ እነዚህ መኪኖች ለከተማው ነፃነት ይሰጣሉ።

አጭር ጸጉር ያለው አንድ ወጣት ነጭ ጋወን ለብሷል። ወጣቱ በአንድ ክፍት ቦታ ላይ ቆሞ ወደ ፊት ሲመለከት፣ በእጁ ደግሞ የማስተማሪያ ቁሳቁሶችን ይዟል። ከበስተጀርባውም ረጃጅም መስኮቶች ያሉት ቢጫ እና ነጭ ቀለም ሕንፃ ይታያል።

በመሃል ላይ ትልቅ ቀይ መስቀል ያለው ነጭ ክብ አርማ፣ በጥቁር ክብ ጠርዝ ተከብቧል፣ በጠርዙ ላይም “የኢትዮጵያ ቀይ መስቀል ማህበር” የሚል የአማርኛ ጽሑፍ ያለበት የኢትዮጵያ ቀይ መስቀል አርማ።

በገበያ መደርደሪያ ላይ የተቀመጡ የዱቄት ወተትና ዳይፐሮች ። ዋናው ምርት ሰማያዊ ቀለም ያላቸው የ"አንከር" ወተት ዱቄቶች ሲሆኑ፣ ከታች ደግሞ በብርሃን ቢጫና ቀይ ሽፋን የተጠቀለሉ ሩዞች ይታያሉ።

አንድ ሰው አረንጓዴ ሸሚዝ ለብሶ፣ በከፍተኛ እና ሰፋፊ አረንጓዴ ቅጠሎች በተሸፈነ ሰፊ የእርሻ መሬት መካከል ቆሟል። ከኋላው ጥቂት የእጽዋት ዛፎች አሉ።

አንድ ሰማያዊ ልብስና ቀይ ክራባት የለበሰ ሰው ቀጥታ ወደ ካሜራ ሲመለከት ያሳያል። ሰውየው የተቆነጠበ ፂም አለው፤ ከበስተጀርባው የኢትዮጵያና የግብፅ የሚመስሉ ባንዲራዎች ይገኛሉ።

ነጭና ቢጫ ቀለም ያላቸው ገመዶች ከላይ ወደታች ከእንጨት ግድግዳ አጠገብ ወርደዋል። ገመዶቹ ጥቁር ቀለም ካለው ኤሌክትሮኒክስ ዕቃ ጋር የተያያዙ ይመስላሉ። ከግራ በኩል መስኮትና ነጭ የእንጨት ፍሬም ይታያል፤ ይህም የውስጠኛ ክፍል መሆኑን ያሳያል።

አንድ ዘመናዊ የውስጥ ክፍል ሲሆን "Startup" የሚል ጽሑፍ ያላቸው ረዣዥም ቢጫና ሰማያዊ ዓምዶች ጎልተው ይታያሉ። የግድግዳው ክፍል በደማቅ አረንጓዴ ቅጠሎች ምስል ያጌጠ ሲሆን፣ ጣሪያው ደግሞ በብረት የተሰራ መረብ መሰል ንድፍ አለው።

በገጠር አካባቢ የሚካሄድ የሰብል አውድማ ነው። ሦስት ገበሬዎች ቀይ ቀለም ባለው ዘመናዊ የዘር መውቂያ ማሽን በመጠቀም ገለባውንና ሰብሉን እየለዩ ነው። ሠራተኞቹ ባርኔጣ አድርገዋል፤ ከበስተጀርባ ሜዳና የቆላማ አካባቢ ይታያል። ይህም የግብርና ምርታማነትን የሚጨምር የቴክኖሎጂ አጠቃቀም ነው።

ሁለት አይነት የራኒ ማንጎ ጭማቂ ናቸው። ትንሹዋ ከ ብርጭቆ የተሰራች ስትሆን ፤ ትልቁ ደግሞ የተሰራው ከፕላስትክ ነው። የ ዛሬ አስር አመት ገደማ የታመሙ ሰዎችን የምንጠይቅበት የጭማቂ አይነት ነበር። አሁን ግን በኢትዮጵያ ውስጥ በብዛት ሲታይ አይስተዋልም።

ከጥሬ ወይም ያልተቀነባበረ እንጨት የተሰራ የሚመስል ሰፊ ቁም ሣጥን እቃው ብዙ የማከማቻ ክፍሎች አሉት: አራት መደርደሪያዎች ያሉት በሮች እና አራት ትናንሽ መሳቢያዎች በላይኛው ክፍል ላይ አሉት። ጫፎች ያለው ሲሆን ለቤት ዕቃዎች ተስማሚ የሆነ የገጠር ዘይቤ አለው።